ከፍ ያለ ቁመት ያላቸው ሁለት ጥቁር የቆዳ ስኒከር ጫማዎች፣ ጫማዎቹ በጎን በኩል የ"GORE-TEX" ጽሑፍና የቁርጭምጭሚት ማሰሪያ አላቸው። የዚህ ዓይነቱ ጫማ በኢትዮጵያ ወጣቶች ዘንድ ምን ያህል ተወዳጅ ነው?

ጥቅጥቅ ባለ ጫካ ውስጥ ፊት ለፊት የቆሙ ሁለት የዱር ዝሆኖች ያሳያል። ሁለቱም ግንድና ግንዳቸውን እርስ በእርስ ነካክተዋል። ትልቁ ዝሆን የረጅም ዝሆን ጥርስ አለው። ዝሆኖቹ ፍቅር ይለዋወጣሉ?

መንገድ ዳርላይ የቪዥን ጤና እንክብካቤ) መግቢያ በርና ታፔላ ይታያል። ከድንጋይና ከብረት በተሰራው አጥርና በር በስተጀርባ አምቡላንስ ቆሟል። መግቢያው አካባቢ ሰማያዊ ልብስ የለበሰ ሰው ቆሟል። አንዳንድ ሰዎች በመንገዱ ላይ ይጓዛሉ። የቪዥን ጤና እንክብካቤ አገልግሎት ማዕከል በኢትዮጵያ የትኛው ከተማ ይገኛል?

የ"ቢጂአይ ኢትዮጵያ " አርማ በቀይ ቀለም የተፃፈ ሲሆን "THIRSTY FOR MORE" የሚል መፈክር አለው። ትልቅ ቀይ አንበሳ ራስ ቅርፅ ያለው አርማ በደማቅ ቢጫ ዳራ ላይ ጎልቶ ይታያል። ይህ አንበሳ በኢትዮጵያ ውስጥ የኩባንያውን ማንነት እንዴት ይገልጻል?

ምድጃው አምስት የተለያዩ መጠን ያላቸው የማብሰያ ቦታዎች እና ቀይ የንክኪ መቆጣጠሪያዎች ከታች አሉት። ምድጃው “ቦሽ” የሚል ስም አለው፤ ሰውዬው ጫማ አድርጎ ከምድጃው ስር አለ። ይህ ምድጃ በምን ዓይነት የኃይል ምንጭ (ለምሳሌ፣ ኤሌክትሪክ ወይስ ጋዝ) ይሠራል?

ይህ ምስል ደማቅ ቀለማት ያሉት ክብ ቅርጽ ያለው የሽመና ሥራ ያሳያል። ስራው በመሃል በኩል ወደ ውስጥ የሚዞር መስሎ የሚታይ የሚያምር ዲዛይን አለው። አረንጓዴ፣ ቀይ፣ ሰማያዊና ቢጫ ቀለማት በብዛት ይስተዋላሉ።

ሕያው በሆነ ክፍት ገበያ ውስጥ ብዙ ሻጮችና ገዢዎች አሉ። ብዙ ቀይ ሽንኩርትና ቲማቲሞች በጨርቅ ላይ ተደርድረዋል። ሰዎች በተለያዩ የአትክልትና ዘይት ምርቶች ተሰብስበዋል። አብዛኛዎቹ ሻጮች ሴቶች ሲሆኑ፣ ገዢዎቹ ደግሞ ወንዶች ናቸው። የፀሐይ ብርሃን ምን ያህል ይሞቃል?

ከላይ በቀረበው ፋይል ላይ የሚታየው በሽሩባ የተሰራ የፀጉር አሰራር ውስብስብ ንድፍ አለው። ጠንካራ ጥቁር ሽሩባዎች ከጭንቅላቱ መሃል ወደ ጎን በሚመጥን መልኩ ተሰርተዋል፤ አሰራሩ የልብ ቅርጽንም ያካትታል። ይህ የፀጉር አሰራር የየትኛው አፍሪካ ሀገር ባህል ይወክላል?

ከተማ ውስጥ የሚገኝ ጥንታዊ የሚመስል ትልቅ ግራጫ በር በቅስት መልክ አሉ። በሩ የመካከለኛው ዘመን ግንብ ቅርፅ አለው። የበሩ መዋቅር በከተማዋ ያለውን ታሪካዊ ጠቀሜታ ያሳያል?

ይህ ሰፊ የባህል ምግብ ቤት ወይም መዝናኛ ስፍራን የሚያሳይ ሲሆን፣ ከፊት ለፊት በርካታ ባህላዊ መስቀል ቅርጽ ያላቸው መብራቶችና የእንጨት ወንበሮች አሉ። በዚህ ስፍራ ምን አይነት የባህል ትዕይንቶች ይቀርባሉ?

በአንድ ክፍል ውስጥ በሶፋ ላይ ስድስት ወጣቶች ተቀምጠዋል። በፊታቸው በተጋተ መሶብ ላይ በትሪ ውስጥ ያለ እንጀራ እና ወጥ ተቀምጧል። ግድግዳው ነጭ መጋረጃዎችና ጥልፍ ያለበት ጨርቅ አለው። ከፊል የሰው እይታ በቀኝ በኩል አሉን?

ቀይ የሆነው የኦልድ ስፓይስ ዲኦድራንት ዱላ በነጭ ጀርባ ላይ ከሰማያዊ መስመሮች ጋር ሲታይ፣ ይህ የንጽህና መጠበቂያ ምርት ምን ያህል ለረጅም ጊዜ የሚቆይ ትኩስነትን ይሰጣል?

ከትልቅ ከፍታ የተነሳው ሰፊ ፎቶ አረንጓዴ የእርሻ ቦታዎች አሉ። በእርሻ መሬቱ መካከል ጥርጊያ ያልሆነ መንገድ አልፎ ይሄዳል፤ መንገዱ ጥቂት የቆሙ ዛፎች አሉት። ሩቅ አድማስ ላይ ሰማዩ ደብዛዛ ነጭ ነው።

ሰራተኞች የሶፋ ዕቃዎችን በልዩ ማጽጃ ማሽን እየጠረጉ ነው። የቤት ውስጥ ዕቃዎችን በዚህ መልኩ አዘውትሮ ማጽዳት ከውበት በተጨማሪ ለቤተሰብ ጤንነት የሚሰጠው ዋና ጥቅም ምንድን ነው?

ጥቁር ልብስ የለበሰ፣ መነጽር ያደረገና ክራባት ያሰረ ሰው ማይክሮፎን ፊት ለፊት ቆሟል። ከበስተጀርባው የኢትዮጵያና የአፍሪካ ህብረት ባንዲራዎች ተሰቅለዋል። ይህ ሰው በየትኛው የመንግሥት ስብሰባ ላይ የሚገኝ ይመስላል?

ለግንባታ በተዘጋጀ ቦታ ላይ የቆፈራ ሥራ እየተሰራ ነው። ቦታው በቆሻሻና በድንጋይ ተሞልቶ ሲታይ፣ አፈር መቆፈሪያ ማሽን እና አንድ ሰውም አሉ። ከበስተጀርባ ትልልቅ ህንፃዎች አሉ። ይህ የግንባታ ቦታ ከከተማ ልማት አንፃር ምን ያህል ትልቅ አስተዋፅኦ ይኖረዋል?

ሶስት ሴቶች በክፍት እርሻ ቦታ ላይ ተክሎችን ሲንከባከቡ ይታያሉ፤ ሴቶቹ ጭንቅላታቸውን ሸፍነው በአረንጓዴ ችግኞች ረድፎች መካከል ተቀምጠው የመትከል ስራውን አይቀጥሉም?

አንድ ትንሽ ባለሶስት እግር ተሽከርካሪ (ባጃጅ) በመሀል መንገድ ላይ ወደ ፊት እየነዳ ነው። በቀኝ በኩል አንድ ልጅ ወደፊት እየተራመደ ነው። ከበስተጀርባው፣ ድንጋያማ ተራራዎች ያሉበት የገጠር ከተማ በብርቱካንማ ብርሃን ሰምጧል። መንገዱ ምን ዓይነት አፈር አለው?

በተጨናነቀ የከተማ መንገድ ላይ ነጭ የፕላስቲክ ወንበሮች የተጫነች ቀይ ፒክአፕ መኪና ትገኛለች። ወንበሮቹ በገመድ የታሰሩ ሲሆን አንድ ሰው በጭነቱ ላይ ተቀምጧል። ፒክአፕ መኪናው ላይ ተቀምጦ የሚጓዘው ሰው ለደህንነት ሲባል ምን ጥንቃቄ ማድረግ አለበት?

ኢትዮ ቴሌኮም የሚል አርማ ያለበት መደብ ላይ የተለያዩ ጽሁፎች በተለያዩ ቀለማት ሰፍረዋል። በዋናነት ጎልቶ የሚታየው አረንጓዴ ቀለም ነው። እነዚህ ጽሁፎች ስለምን ነው የሚያመላክቱት?

ሦስት ሴት የፖሊስ ባንድ አባላት ዩኒፎርም ለብሰው ሰላምታ ሲሰጡ ይታያሉ፤ ሁሉም ጥቁር ኮፍያ እና ጥቁር ዩኒፎርም ለብሰው፣ ከለበሱት የኢትዮጵያ ባንዲራ ቀለሞች ጋር መለከቶችን በመያዝ ትዕይንቱን ልዩ አያደርገውም?

ስክሪን ላይ የሚታዩት የቬክተር ቀመሮች በፊዚክስ ትምህርት ውስጥ የእንቅስቃሴን ባህሪ ለማስላት ያገለግላሉ። እነዚህ ቀመሮች በዋነኛነት የሚመለከቱት የእንቅስቃሴ አይነት ምንድን ነው?

እርጥብ መሬት ላይ በተነጠፈ ቀይ ጨርቅ ላይ የእንቁላል ፍሬ፣ ብሮኮሊ እና ዱባ ለሽያጭ ቀርቧል። በአካባቢው ሰዎች ቆመዋል፤ አንደኛው ሮዝ ጫማ፣ ሌላው ደግሞ ክፍት ጫማ አድርጓል። ንግዱ በእግረኛ መንገድ ላይ የተመሠረተ ነው።

አንድ የደንብ ልብስ የለበሰ ሰው ገመድ ላይ ተንጠልጥሎ ቡናማ ውኃ ባለው ወንዝ ላይ ሲያልፍ ከበስተጀርባ አረንጓዴ ዛፎች እና የተለያዩ ሕንፃዎች ይገኛሉ። ሰማዩ ደመናማ ሆኖ ይታያል። ወንዙ ላይ በዚህ መንገድ መሻገር ምን ያህል አደገኛ ሊሆን ይችላል?

ይህ የምስል መግለጫ ጤናማ ቆዳን ለማግኘት እንቁላል እና ሎሚ የሚጠቁሙ የአማርኛ ጽሑፎችን ያሳያል። ሴቷ እርጥብ ፊት ያላት ሲሆን፣ ይህም ፈጣን ውጤትን ይገልጻል። እነዚህ ግብዓቶች የቆዳ ችግሮችን በፍጥነት ለመፍታት የሚረዱ ተፈጥሯዊ መፍትሄዎች ናቸውን?

ብዙ የአንገትጌ እና የእጅ ጥልፍ ያላቸው ባህላዊ የጥጥ ልብሶች (ሀበሻ ቀሚስ) በትልቅ ገበያ ውስጥ ተሰቅለው ይታያሉ። ልብሶቹ የሴቶች እና የህፃናት ማኒኪን ለብሶባቸዋል፣ ይህም ለገዢዎች የተለያዩ የባህል ፋሽን ያሳያል። እነዚህ ባህላዊ ልብሶች በኢትዮጵያ ውስጥ በብዛት የሚለበሱት ለመቼ ነው?

ብርቱካናማ ቀለም ያላቸውና ትናንሽ እሾሆች የበዙባቸው የበለስ ፍሬዎች በቁልቋል ተክል ላይ ተደርድረዋል። ወፍራም እና ጠፍጣፋ አረንጓዴ የቁልቋል ቅጠሎች ፍሬዎቹን ከበውታል። ተክሉ በደማቅ ብርሃን ስር በቅርበት የተነሳ ሲሆን፣ እነዚህ ፍሬዎች ለምን ይጠቅማሉ?

ነጭ ጭነት መኪና ላይ የተገጠሙ ሁለት ትላልቅ ታንከሮች ይታያሉ። አንደኛው ታንከር ብርማ ቀለም ያለው ሲሆን፣ ሌላኛው ደግሞ ደማቅ ቀይ ሆኖ በአማርኛ “ውሃ” የሚል ጽሑፍ ተጽፎበታል። እንዲህ ያለው ተሽከርካሪ ውሃን በብዛት ከቦታ ቦታ ለማጓጓዝ ለምን ያገለግላል?

በመካከለኛ ርቀት የሚጓዝ የብርና ነጭ ባቡር፣ በነጠላ የባቡር ሐዲድ ላይ ቆሟል። ባቡሩ በግራ በኩል አብዛኛውን ቦታ ሲይዝ፣ በስተቀኝ ደግሞ ሁለት ሰዎች በቆሙበት የመንገድ ክፍል አለው። ባቡሩ የትኛውን የኢትዮጵያ ከተሞች ያገናኝ ነበር?

ይህ ምስል ከስር በአፕል፣ ቴክኖ፣ ሳምሰንግ እና ሁዋዌ የተወከሉ የምርት ስሞች ያሏቸው በርካታ ዘመናዊ ስልኮች ስብስብ ያሳያል። እነዚህ ስልኮች የቴክኖሎጂ ስርጭትን ያመለክታሉ። የዘመናዊ ስልኮች ገበያ ምን ያህል ሰፊና ተወዳዳሪ ነውን?

ሦስት "ደንቅራ" የሚል ስም ያላቸው የቀዘቀዘ መጠጥ ጠርሙሶች በትሪ ላይ ቀርበዋል። ሁለት ጠርሙሶች ቀይ ሲሆኑ፣ መካከለኛው ወርቃማ ቀለም አለው። አስተናጋጅ በነጭ ሸሚዝ የለበሰ ክንዱ ትሪውን ይዟል።

ጥርት ባለ ሰማያዊ ዳራ ላይ ባለው የማስታወቂያ ሰሌዳ፣ በስፋት የተቀረጹ የውሃ ጠርሙሶችና ጠብታዎች ሲታዩ፣ “አብነት” የተሰኘው ይህ የታሸገ ውሃ ምን ዓይነት የጥራት ወይም የንጽህና መልእክት ያስተላልፋል?

እጅግ በጣም ሰፊ የሆነው አረንጓዴ የአትክልት ስፍራ በጣም ከመስፋቱ የተነሳ ከሰማዩ ጋር የገጠመ መልክ ሰርቷል። መለስተኛ ቁመት ያላቸው ፈዛዛ አረንጓዴ ቀለም ያላቸው አትክልቶች አካባቢውን ሞልተውታል። የዚህ አትክልት ስሙ ምንድን ነው?

በደበዘዘ ቡኒ ውሃ ውስጥ፣ ሦስት ትልልቅ ጥቁር ጉማሬዎች ራሳቸውን እና የጀርባቸውን ክፍል ብቻ ከውሃው ላይ አውጥተው በቅርበት ሲተያዩና ሲንሳፈፉ የሚታየው የቡድን መረጋጋት ምንን ያሳያል?

በለመለሙና ጥቁር አረንጓዴ ቅጠሎች መሃል ደማቅ ሐምራዊ ቀለም ያለው አበባ አብቧል። የአበባው መካከለኛ ክፍል ጠቆር ያለ ሐምራዊ ቀለም ያለው ሲሆን፣ በአበባው ላይ የፀሐይ ብርሃን በስሱ አርፎበታል። የአበባው ውበት አካባቢውን ምን ያህል ያደምቃል?

ቀይ በርበሬና ሽንኩርት የተቀላቀለበት የበሰለ ሥጋ በብረት ድስት ውስጥ ቀርቧል። አረንጓዴ ቃሪያና ሮዝመሪ ከላይ ሲሆን ከጎን ለጎን የተጋገረ እንጀራ አለ። ይህ ምግብ በጣም የሚያምርና በንፅህና የተዘጋጀ ይመስላል፤ ለመብላት በጣም ሞቃት ነው?

ቢጫ ክብ ቅርጽ ያለው የደብረ ማርቆስ ዩኒቨርሲቲ አርማ በግልጽ አለ። በመሃል ላይ ክፍት መጽሐፍ፣ ድልድይ፣ አረንጓዴ ተራሮችና ፀሐይ እንዲሁም የሳይንስ ምልክት አሉ። በውጫዊው ክብ ላይ የአማርኛና የእንግሊዘኛ የዩኒቨርሲቲው ስም ሲታይ፣ አርማው ምን ያመለክታል?

ጥቅጥቅ ባለ ዛፎች አቅራቢያ የሚገኝ አስፋልት መንገድ በሰፊው ይታያል። አንዳንድ መኪናዎች በመንገዱ ላይ እየነዱ ወደ ሩቅ ቦታ ይሄዳሉ። ከመንገዱ ዳር በሁለቱም በኩል አንዳንድ ሰዎች ቆመዋል። በመንገዱ ዙሪያ ትናንሽ መኖሪያ ቤቶች ተሠርተው ይገኛሉ።

ፊቷን ክሬም የተቀባች ሴት በቀኝ እጇ በእቃ ውስጥ የኮስሞቲክስ ክሬም እላዩ ላይ ማዋኃጃ ማንኪያ አለ ቢጫ ኢሞጂ አለ ከላይ እና ከታች ጥያቄ:- ከንፈሯን ለምን አልተቀባችውም? ብትቀባውስ ችግር ይኖረዋል?

ቀይና ቢጫ ቀለም ያለው አንድ የኢትዮጵያ የቤተክርስቲያን ሥዕል ቀርቧል፡፡ በሥዕሉ መሃል የኢየሱስ ክርስቶስ በመስቀል ላይ መሞትና በጎኑ ያሉ ሁለት ሰዎችን ያሳያል፡፡ በሥዕሉ ዙሪያ በብዙ ቀለም የተሰሩ የጂኦሜትሪ ቅርጾች አሉ፡፡

አበቦቹ የኮከብ ቅርጽ ያላቸው ሲሆን፣ ረዥም ሾጣጣማ የሆኑ የአበባ ጫፎች አሏቸው። በአበባውና በቅጠሉ ላይ የሚታዩት የውሃ ጠብታዎች ዝናብ መዝነቡን ያመለክታሉ። ይህ ተክል በኢትዮጵያ ውስጥ የሚገኘው የትኛው አካባቢ ነው?

አንዲት ሴት ነጭ ላብራቶሪ ኮት ለብሳ በፋርማሲ መደርደሪያ አጠገብ ቆማለች፡፡ በእጇ ሰማያዊ ሳጥን ውስጥ ያለውን መድኃኒት ትይዛለች፡፡ በመደርደሪያው ዙሪያ በብዙ የህክምና ሳጥኖች የተሞሉ እቃዎች አሉ፡፡

ቀዝቃዛ የሚመስል ጥቁር ቢራ ጠርሙስ በነጭ ጀርባ ላይ ቀጥ ብሎ ቆሟል። ጠርሙሱ ላይ ወርቃማ መክደኛ አለው። በላዩ ላይ በተለጠፈው ቡኒ ወረቀት ላይ "ንጉስ" የሚል አማርኛ እና የእንግሊዝኛ ጽሑፍ ተቀርጾበታል።

እዚህ ላይ በቅጠሎች መካከል የራስበሪ ፍሬዎችን ስብስብ እናያለን። ፍሬዎቹ በቀይ እና ብርቱካናማ-ቢጫ ቀለሞች ተቀላቅለዋል። አረንጓዴ ቅጠሎቹ በፀሐይ ብርሃን ደምቀው የሚታዩ ሲሆን ጥቂት ነጠብጣቦችና ቀዳዳዎች አሉ። ከኋላ ሰማያዊ ሰማይ ይታወቃል። እነዚህ ፍሬዎች ለአመጋገብ ምን ጠቀሜታ አላቸው?

በእንጨት ጠረጴዛ ላይ የተቀመጠ ባለ ግራጫ እና ጥቁር ቀለም ያለው የላምኔት ማሽን ይታያል። የማሽኑ የላይኛው ክፍል ጥቁር እና ብዙ ቀዳዳዎች ያሉት ሲሆን፣ በቀኝ በኩል መቆጣጠሪያ ቁልፎች አሉት። የጥቁር እጀታ ያለው መሣሪያ ከማሽኑ ግራ በኩል ተንጠልጥሏል።

ምስሉ ዘመናዊ እና የቅንጦት መኖሪያ ቤት አለ፤ ቤቱ በቡናማ ድንጋይ ተገንብቶ፣ በዙሪያው በዛፎች ተከቧል። በውሃ ውስጥ ያለውን እይታ የሚሰጥ የመስታወት ግድግዳ ያለው የመዋኛ ገንዳ ለምን ተመረጠ?

ሰፊ ግቢ ዉስጥ ትልቅ መኖሪያ ቤት በአፈራማ መሬት ላይ ተሰርቷል። ከቤቱ ፊትለፊት ትልቅ ዛፍ አለ ከዛፉም አጠገብ አንድ ነጭ በአረንጓዴ የተቀባ ባስ ቆሟል። እንደዚህ አይነት ስፋት ያለው ቤት ለመኖሪያነት ትልቅ አይደልም?

ከበስተጀርባው የጥንታዊ ቤተ መንግሥት የሚመስል ግንባታ ሲሆን፣ ሴት ሠራተኞች በብርቱካንማ ጃኬት እና ሻሽ ተጠቅመዋል። ታሪካዊ ቦታ ላይ የድንጋይ ንጣፍ ሥራ እየተከናወነና የድሮ ግንባታው እንደገና እየተገነባ መሆኑ፣ ይህ ቦታ ለየትኛው ዓላማ ወይም አገልግሎት እየተዘጋጀ ሊሆን ይችላል?

በገጠር መንገድ ላይ፣ አምስት ወንዶች በእንጨት ፍርግርግ የተሰራ ድልድይ አጠገብ ቆመዋል። ድልድዩ ከሸለቆ በላይ ያለውን የእግር መንገድ ያገናኛል። በዙሪያው ጥቅጥቅ ያለ አረንጓዴ ተክሎች አሉ። ይህ አይነቱ ድልድይ በገጠሩ የኢትዮጵያ ክፍል በብዛት ለምን ተፈላጊ ነው?

ትንሽ ልጅ በጀርባዋ ትልቅ ቢጫ የፕላስቲክ ጀሪካን ውሃ ተሸክማለች። ልጅቷ ጥቁር ሰማያዊ ልብስ እና ከታች ቀይ እና ነጭ የተሰነጠቀ ጨርቅ ለብሳለች። በአካባቢው ሻካራና ትላልቅ ድንጋዮች ይገኛሉ። ከባድ ሸክሙ የእርሷ የዕለት ተዕለት ተግባር ክፍል ነው?

ታዋቂ የባህላዊ ሙዚቃ ዘፋኝ የሆነችው ማሪቱ ለገሰ የሃበሻ ቀሚስን ለብሳ ጸጉሯን የባህል ሹሩባ ተሰርታ ፈገግ ብላ ቆማለች። የለበሰችው ቀሚስም ቢጫ ጥለት አለው።

ይህ ምስል አንዲት ሴት በጉልበቷ ተንበርክካ ጸሎተኛን ስትሳለም ያሳያል። ጸሎተኛው በልዩ ወንበር ተቀምጧል፣ በዙሪያውም ሌሎች ነጭ ልብስ የለበሱ ሰዎችና ቀሳውስት ይገኛሉ። ይህ ሥነ ሥርዓት የትኛውን የኢትዮጵያ ቤተክርስቲያን መንፈሳዊ ድርጊት ያመለክታል?

ጥንዶቹ ኬክ በሚቆርጡበት የሠርግ ሥነ ሥርዓት አሉ። ሙሽራውና ሙሽራይቱ በነጭ ልብስ ያሸበረቁ ናቸው። ሙሽራው ጥቁር ሱሪና ቦው ታይ አድርጓል። ከበስተጀርባ በብርሃን የተጌጡ ነጭ መጋረጃዎችና ወይን ጠጅ ያጌጠ ኬክ አለ። በስነስርዓቱ ላይ ስንት ሰዎች አሉ?

ቱሪም የተባለ የሎጅስቲክስ መኪና በውስጥ መጋዘን ውስጥ ከባድ ዕቃ ያነሳል። ሹፌሩ መኪናውን እየነዳ ትልልቅ የታሸጉ ሳጥኖችን በፓሌት ላይ ያነሳል። ማሽኑ ጥቁር እና ብርቱካናማ ቀለም አለው። ቱሪም መኪና በየትኛው ዘርፍ በዋነኛነት ጥቅም ላይ ይውላል?

ገና ያልበሰሉ የተወሰኑ ፍሬ ፓፓያዎች ከዛፉ ግንድ ጋር እንደተጣበቁ ናቸው። አካባቢው በአረንጓዴ እይታ የተሞላ ነው። ይህን ፍራፍሬ አለመብሰሉን ከቀለሙ በበለጠ በምን መለየት ይቻላል?

ሰፊ በሆነው በረሃማ መሬት ላይ፣ ጥቁር ኤስዩቪ መኪና በአሸዋ ውስጥ ተቀርቅራለች። አራት ሰዎች መኪናውን ወደፊት ለመግፋት ሲሞክሩ፣ አንድ ሰው ከርቀት ቆሞ ይመለከታል። እንዲህ ያለ አሸዋማ በረሃማ ቦታ ለመንዳት ተስማሚ ነው?

አንድ ቀይ ኮፍያ፣ ቢጫ ሸሚዝ እና ሰማያዊ ጃኬት የለበሰ ሰው በጠረጴዛ ፊት ለፊት ተቀምጧል። በርካታ ማይክሮፎኖች በፊቱ ተደርድረዋል፣ አንዱም "ዋልታ" የሚል ስም አለው። ይህ ሰው በምን ጉዳይ ላይ ጋዜጣዊ መግለጫ እየሰጠ ሊሆን ይችላል?

ሁለት ሴቶች ትልቅ የከንፈር ዲስኮችና ባህላዊ ልብሶች ለብሰው ቀርበዋል። ሰማያዊ ነጠብጣብ ያለባቸው ጨርቆች ለብሰዋል፤ በእጆቻቸውና በእግሮቻቸው ላይ ጌጣጌጦች አሉ። ከበስተጀርባ በገለባ የተሰራ ግድግዳ ይታያል፤ ይህም ባህላዊ የአኗኗር ዘይቤን ያሳያል። ይህ ልዩ ባህላዊ ልማድ የትኛው የኢትዮጵያ ብሔረሰብ ነው?

በርበሬ ወጥ የተደባለቀ ፍርፍር ነጭ ሳህን ሞልቶ ቀርቧል። ደማቅ ብርቱካናማ ቀለምና የተቆራረጠ የእንጀራ ይዘት አለው። አንድ ንፁህ የእንጀራ ቁራጭ የጉድጓድ አወቃቀሩን ያሳያል። ምግቡ ለቁርስ ተመራጭ ነው።

የንግድ ማዕከልን የሚዘረዝር የማስታወቂያ ምስል ነው። ግዙፍ ባለ ብዙ ፎቅ ዘመናዊ ሕንፃዎች ከፊት ለፊቱ ባለው የገበያ ማዕከል ሕንፃ ላይ ተቀምጠዋል። ከላይ “በቅርቡ ይከፈታል” የሚል የአማርኛ ጽሑፍ አለ። ቢጫ አበቦች ከበስተግራ ያጌጡ ሲሆን ስልክ ቁጥሮችም ከታች ተጽፈዋል።

በደማቅ ፀሐይ ብርሃን ስር፣ ሹል እሾሃማ እና አረንጓዴ ቀለም ያላቸው ብዙ ፍሬዎች በቅርንጫፍ ላይ ተንጠልጥለዋል። እነዚህ ፍሬዎች ትላልቅ ቅጠሎች ባሉት በረጃጅም ተክል ዙሪያ በቅርበት ተሰባጥረዋል። ይህ ተክል በኢትዮጵያ ባህላዊ ሕክምና ውስጥ ምን አገልግሎት ይሰጣል?

በማዕከሉ የተቀመጠ ክራር (ባህላዊ የኢትዮጵያ ባለአምስት ገመድ የሙዚቃ መሣሪያ) በገመድ ተጠምጥሞ ይታያል። ከበስተጀርባው የገጠር አረንጓዴ ገጽታ የሚያሳይ ሥዕል አለ። በቀኝ በኩል የቆዳ መቀመጫ ያለው የእንጨት ወንበር ሲታይ በግራ በኩል ጥቁር ሻንጣዎች እና የኤሌክትሮኒክስ መሳሪያዎች አሉ።

ኢትዮጵያዊ የሆኑ ሁለት ሰዎች የቡድን ማልያ ለብሰዋል። ሰውየው ጥቁር መነጽር አድርጓል። ሴትዮዋ ጉንጮቿ ላይ በኢትዮጵያ ሰንደቅ ዓላማ ቀለሞች ተኳኩላለች። ደስ የሚል ጊዜ ሲያሳልፉ ነው። የለበሱት የቡድን ማልያ የየትኛው ስፖርት የማን ቡድን ነው?

በወርቃማ መጋረጃ ላይ በተንጠለጠሉና መሬት ላይ በተደረደሩ የዊኬር ቅርጫቶች፣ ነጭና ቢጫ አበቦች እና “እንኳን ደህና መጣችሁ” በሚል የኒዮን ፅሁፍ የተዋበው ይህ የዝግጅት ጀርባ ማስጌጫ፣ የትኛው ክስተት ማስዋቢያ ሊሆን ይችላል?

የደንብ ልብስ የለበሱና በሲቪል የለበሱ ብዙ ሰዎች ስብሰባ ላይ ተቀምጠው ያሳያል። የፊት ረድፍ ላይ ያለው ሰው በሰማያዊ ልብስና የኢትዮጵያ ባንዲራ ያለው ሲሆን፣ በክፍሉ ውስጥ ያሉ ሰዎች ትኩረት አድርገው አዳማጮች አይመስሉም?

ነጭ ባህላዊ ልብስ የለበሰ አርሶ አደር በሰፊ የእርሻ መሬት ላይ የበቆሎ ግንድ ትከሻው ላይ አዝሏል። የደረቀው ወርቃማው ሰብል መሬት ላይ ቢታይም፣ የተሸከመው ግንዱ አረንጓዴ ነው። ይህ ገበሬ ከሰበሰበው ምርት ምን አይነት ምግብ ያዘጋጅ ይሆን?

አንድ ትልቅ ጥቅጥቅ ያለ አረንጓዴና ቡናማ ቅጠሎች ያሉት ዛፍ በደረቅ መሬት ላይ ቆሟል። በርካታ ጥቁር ግንዶች አንድ ላይ ተጣብቀዋል። መሬቱ ቀይ አፈር ሲሆን ጥቂት ትላልቅ ድንጋዮች በዛፉ ዙሪያ ተዘርግተዋል። ይህ ዛፍ ምን ዓይነት ጥቅም ይሰጣል?

ባለ ብዙ ቀለም የተቀባ ግድግዳ ቅዱስ ጊዮርጊስን ነጭ ፈረስ ላይ ሆኖ ዘንዶ ይገድላል። ከጀርባ አንድ ነጭ ግንብ እና በርካታ ዛፎች አሉ። ከታች ተጨማሪ ምስሎችና መጻሕፍት ተቀምጠዋል። ? በክርስቲያኖች መካከል የጊዮርጊስ ትርጉም ምንድን ነው?

ወታደራዊ ልብስ የለበሰ፣ መኮንኑ አበባው ታደሰ ብለው ጽፈዋል። ሰውዬው እጆቹን ዘርግቶ ስለሆነ ጉዳይ እያወራ ነው። ከኋላ የኢትዮጵያ ሰንደቅ አላማና ባንዲራ ተሰቅለዋል። የመኮንኑ ሙሉ ስም እና ወታደራዊ ደረጃ ምንድን ነው?

ይህ ምስል ቢጫና ቀይ አበባዎች ያሏቸው ባለብዙ ቀለም ሽፋን ያላቸው ፍራሾች በአንድ ላይ ተከምረው ያሳያል። አብዛኞቹ ፍራሾች አዲስ መሆናቸውን በሚያሳይ መልኩ በፕላስቲክ ተጠቅልለዋል። እነዚህን ፍራሾች በገበያ ላይ በአደባባይ መደርደሩ ዋና ዓላማው ምንድን ነው?

በሁለቱም በኩል የኮምፒዩተር ጠረጴዛዎች እና ወንበሮች ያሉት ትልቅ ክፍል ነው። አንድ ሰው ብቻ ኮምፒዩተር ላይ ተቀምጦ የሚታይ ሲሆን፣ ክፍሉ ነጭ ግድግዳና የእንጨት መስኮቶች አሉት።

አንድ መነጸር ያደረገ ፀጉሩን ኖርማል የተቆረጠ ሰውየ ጥቁር ሱፍ እና ነጭ ሸሚዝ ለብሶ ጥቁር ከረባት አድርጐ በወቅታዊ ጉዳዮች ላይ ከመንግስት ኮሙኒኬሽን በፋና ቴሌቪዥን መግለጫ እየሰጠ ነው።

ቀይ አበባዎች የተጠቀለለ ግዙፍ የልብ ቅርጽ ያለው ማስጌጫ አለ። በልብ መሀል የሚል የኒዮን መብራት ፊደላት ይበራል። ወለሉ ላይ በቀይ አበባ ቅጠሎች የተነጠፈ መንገድ ሲኖር በሁለቱም በኩል በረጃጅም እና አጫጭር ብርጭቆዎች ውስጥ የሻማ መብራቶች ደምቀዋል።

የፊሊፕስ ነጭ መፍጫ ነው ። ግልጽ በሆነው የላይኛው ዕቃ ውስጥ ቀይ እንጆሪዎች፣ ቢጫ ሐብሐብና በረዶ ተጨምረዋል። ማሽኑ የፍራፍሬ ጭማቂና ለስላሳ መጠጦች ለማዘጋጀት ይጠቅማል። ይህም ለጤናማ አመጋገብና ፈጣን የምግብ ዝግጅት አገልግሎት የሚሰጥ ዘመናዊ የቤት ዕቃ ነው።

“አለበ ኬክ እና መጋገሪያ” የሚል ስም ያለው የመጋገሪያ ሱቅ የሚታይ ሲሆን በደረጃዎች በኩል ሰዎች ወደ ውስጥ ሲገቡአለ። ይህ ሱቅ የሚገኝበት ከተማ እና አካባቢ ምን ሊሆን ይችላል?

የተለያዩ አልባሳት የለበሱ ሴቶች በረዥሙ ተሰልፈው የቆሙ ሲሆን፣ ብዙዎቹ በራሳቸው ላይ ሻሽ አድርገዋል። የሚቆሙበት ቦታ ደረቅና አቧራማ መሬት ሲሆን፣ ምናልባትም ለእርዳታ ወይም ለአገልግሎት ወረፋ ይዘው ሊሆን ይችላል። በጦርነትና ድርቅ በተጠቁ አካባቢዎች ሴቶች ለምን ዓይነት ችግሮች ይጋለጣሉ?

ሴቶች ለማጌጥ ከሚጠቀሙባቸው ነገሮች ውስጥ አንዱ የእጅ አምባር ነው። የእጅ አምባር ከ ወርቅ፣ ከብር፣ ከነሃስ ወይም ከተለያዩ የጌጣጌጥ መስሪያዎች ሊሰራ ይችላል። እርሶ ያሎት በምን የተሰራ ነው?

በርካታ ልጆች በቮሊቦል መረብ ፊት ቆመው ኳስ እየተጫወቱ ነው። አንደኛው ልጅ ለመምታት ወደ አየር ዘሎ ኳሱ ከራስጌው ላይ ነው። ሰማዩ ደመናማና ሰፊ ነው። የቮሊቦል መረቡ በትክክለኛው ቁመት ላይ ነውን ?

ምስሉ የሕዝብ ተወካዮች ምክር ቤት መለያ ምልክት ሲሆን፤ ምልክቱ ክብ ቅርጽ ባለው ሰማያዊ መስመር ውስጥ ያለ አንድ ህንጻ ነው። ይህ ህንጻ የትኛው ታሪካዊ ቦታ ላይ ይገኛል? የሕዝብ ተወካዮች ምክር ቤት ምን አይነት ዋና ተግባራት አሉት?

ሶስት የእንጨት መደርደሪያዎች በንጽህና ምርቶች ተሞልተዋል። ከነዚህም መካከል ሮዝ እና ነጭ ቀለማት ያላቸው ፓኬጆች እንዲሁም የተለያዩ የሽንት ቤት ወረቀቶችና የንጽህና መጠበቂያ ጨርቆች ተደርድረዋል።

ጥቁር ቡኒ ቀለም ያለው የ *በደሌ ስፔሻል ቢራ* ጠርሙስ ሙሉ ለሙሉ ይታያል። ከጎኑ በግማሽ የተሞላ ረጅም ብርጭቆ ቢራ አለ። ጠርሙሱ በወርቃማ መለያ ያጌጠ ነው።

ረዥምና ፈካ ያለ አረንጓዴ ስንዴ ተክል በሰፊ ሜዳ ላይ ነፋስ እያንቀሳቀሰው ይመስላል ወደ ግራ ዘንበል ብሎ ይታያል፤ ይህም ከላይ በከፊል ጨለምተኛ በሆኑ ነጭና ግራጫማ ደመናዎች የተሸፈነ ሰማይ አለ።

ጥቁር የብረት የወረቀት ቀዳጅ (paper punch) በነጭ ጀርባ ላይ ተቀምጧል። ቀዳጁ የብር ቁራጭ መለኪያ እና የወረቀት መመሪያዎች አሉት። ለመቀዳደድ የሚያገለግለው እጀታ በስፕሪንግ ላይ ይቀመጣል። ይህ የቢሮ ዕቃ በአንድ ጊዜ ስንት ወረቀቶችን ይበሳል?

በርካታ ሴቶች ነጭ ሻሽና ባህላዊ ልብስ ለብሰው በአንድ ዝግጅት ላይ ተቀምጠዋል። ከፊሎቹ ደማቅ የወርቅ ጌጣጌጦች ሲያደርጉ፣ ሁለቱ እናቶች ደግሞ ጨቅላ ሕፃናትን አቅፈዋል። ይህ የሴቶችና ሕፃናት ስብስብ ምን አይነት ሃይማኖታዊ ወይም ባህላዊ ስርዓት ያሳያል?

ማስታወቂያው ውስጥ አረንጓዴ ቀለም ያለው የመክፈቻ በር አለ። ከበሩ ውስጥ ሶስት በስጦታ የታሸጉ እቃዎች እና "100% ነፃ" የሚል ፅሁፍ ከታች ደግሞ የሞባይል ገንዘብ ማስተዋወቂያ መረጃ አለ። ይህ ማስታወቂያ ለየትኛው የቴሌኮም ወይም የፋይናንስ አገልግሎት ነው የቀረበው?

በርካታ ሰዎች ዘመናዊ በሆነ የጂም ማዕከል ውስጥ ይለማመዳሉ። የተለያዩ የብረት ክብደቶች፣ የሥልጠና ሳጥኖችና ትሬድሚል ያገለግላሉ። አንዳንዶች በቡድን ሆነው ሌሎች ደግሞ በግል ሲሠሩ ይስተዋላል። በዚህ ጂም ውስጥ የትኞቹ የአካል ብቃት እንቅስቃሴ ዓይነቶች ይገኛሉ?

ከበስተጀርባው በተራራማ አቀበት ላይ፣ ሌሎች ነጭ ሕንፃዎች ተገንብተው ይታያሉ፣ አካባቢውም በዛፎች ተሸፍኗል። ይህ ቦታ የመዝናኛ ስፍራ ይመስላል። ይህ ዘመናዊ እና የቅንጦት የመዝናኛ ስፍራ በኢትዮጵያ ውስጥ የትኛው ታላቅ የውኃ አካል አጠገብ ሊገኝ ይችላል?

እጆቹ በመድኃኒት መፍጫ (ሞርታርና ፔስትል) ላይ ጥሬ ነገሮችን ሲፈጩ ይታያል። እነዚህ ንጥረ ነገሮች ባህላዊ የመድኃኒት ዕፅዋት ናቸው ወይስ ለቅመማ ቅመም ዝግጅት አገልግሎት ይሰጣሉ?

በከተማ ጎዳናዎች ላይ ሙዝ የሚሸጡ ሰዎች በብዛት ይታያሉ። ይህ የጎዳና ላይ ግብይት በኢትዮጵያ ከተሞች ውስጥ የምግብ አቅርቦትን ቀላል የሚያደርገው እንዴት ሲሆን፣ የሚፈጥረው ፈተናስ ምንድን ነው?

ቀላል ሰማያዊ ሸሚዝ እና ሰማያዊ ቬስት የለበሰች ወጣት ሴት ወደ ካሜራው ትመለከታለች። ወጣቷ ሴት የለበሰችው ሸሚዝና ቬስት የትኛውን የትምህርት ተቋም ወይም የሥራ ቦታ ዩኒፎርም ሊያመለክት ይችላል?

ኩል የተሰኘ ባለ ጋዝ ውሀ ሲሆን ብዙ ግዜ ከምግብ በኋላ የምንጠቀመው ጨዋማ ባህርያለው የመጠጥ አይነት ነው። ይህ የመጠጥ አይነት ከአምቦ ውሃ እንደሚዘጋጅ ይታወቃል ።

ቁም ሣጥኖቹ ከነጭ የውስጥ በር በላይና ጎን ተዘርግተው ሲታዩ፣ ነጭና የሚያብረቀርቅ እጀታዎች አሏቸው። የቁም ሣጥኑ ጥቁር ቡናማ ቀለም የክፍሉን ድባብ ጨለማ ያደርገዋል ወይስ ከሌሎች የቤት ዕቃዎች ጋር እንዲዋሃድ ይረዳል?

ትልቅ፣ ቀይ ኮከብ ያለበት ሀውልት በድንጋይ ደረጃዎች አናት ላይ ይቆማል። ከዋናው ምሰሶ ግርጌ የነሐስ ሐውልቶች አሉ። ከኋላው ረጅም ነጭ ሕንፃ እና አረንጓዴ ዛፎች አሉ። ሰዎች በደረጃዎቹ ላይ ይንቀሳቀሳሉ። ይህ ሀውልት ምንን ለማሰብ ተገንብቷል?

በቀላል ግራጫ ዳራ ላይ አንድ የቡናማ ቀለም ፓሌት አለ። ፓሌቱ ስድስት ደማቅ ቀለሞችን በክብ ቅርጽ ይዟል። ቀለሞቹ ሐምራዊ፣ ሰማያዊ፣ አረንጓዴ፣ ቢጫ፣ ብርቱካናማ እና ቀይ ናቸው። ፓሌቱ ከላይ በኩል የአውራ ጣት መክፈቻ አለውን?

ባለ ሰማያዊ ውሃ ያለው ትልቅ መዋኛ ገንዳ ይታያል፤ በዙሪያው በሳር የተሰሩ ክብ ቅርጽ ያላቸው ጎጆዎችና የፀሐይ ብርሃን መታጠቢያ ወንበሮች አሉ፡፡ ከበስተጀርባ ሰማያዊ ሰማይና ነጭ ደመናዎች በግልጽ አሉ። ይህ ስፍራ ምን ዓይነት መዝናኛ ቦታ ነው?

ብዙ ዓይነት የተለያየ ቀለም ያላቸው እና መለያ ያላቸው የመጠጥ ጠርሙሶች በአንድ መደርደሪያ ላይ ተደርድረው አሉ። እነዚህ መጠጦች በብዛት የሚሸጡት በምን ዓይነት የንግድ ቦታዎች ነው?

በቢጫና አረንጓዴ በተሸፈነ ከረጢት ላይ ቀይ የሻይ ማሰሮ ምስል ይታያል፤ ይህም የ "አዲስ ሻይ" ምርት ምልክት ነው። ከረጢቱ በላዩ ላይ የአማርኛ "አዲስ ሻይ" የሚል ጽሑፍ ይዟል፡፡ ይህ ሻይ በኢትዮጵያ ገበያ ላይ ምን ያህል ተፈላጊ ነው?

ባንዲራ አረንጓዴ፣ ነጭ እና ቀይ አግድም መስመሮች አሉት። በግራ በኩል ደግሞ ሰማያዊ ሦስት ማዕዘን ሲሆን፣ በውስጡ አንድ ነጭ ኮከብ ይታያል። ባንዲራው ግርጌ ላይ “የሶማሌ ክልል መንግሥት” የሚል ጽሑፍ አለው?

በኢትዮጵያ የከተማ አካባቢዎች የማስተማር ዘይቤ ተማሪ-ተኮር እንዲሆን የትምህርት ፖሊሲው ይደግፋል። ሆኖም በተጨባጭ ብዙ ክፍሎች ውስጥ መምህር-ተኮር ንግግር እና በመሸምደድ ላይ የተመሠረተ የድሮ ዘዴ የበላይነት አለው።

ሰማያዊና ነጭ ቀለም ያለው ፊሊፕስ ኢዚስፒድ የእንፋሎት ብረት ይታያል። ልብሶችን በቀላሉ ለመተኮስ የሚያገለግል ሲሆን፣ የውሃ መሙያ ገንዳው ግልፅ እና ሰፊ ነው። የሙቀት መቆጣጠሪያ ዳያል እና የእንፋሎት አዝራሮች አሉት። የዚህ አይነት የእንፋሎት ብረት ለየትኞቹ የጨርቅ አይነቶች ተስማሚ ነው?

ከስድስት የሚበልጡ ሴት አንበሶች በደረቅና ቢጫ ሳር ውስጥ እየሮጡ ነው። ቀለማቸው ብርቱካናማ ቢጫ ሲሆን ሁሉም ወደ ፊት እያዩ በፍጥነት ይንቀሳቀሳሉ። ዳራው ሰማያዊ ነው። እንስሳቱ የሚገኙት በየትኛው የአፍሪካ አካባቢ ነው?

ጫማዎቹ ዝቅተኛና የቢዥ (beige) ቀለም ያለው ነጠላ ጫማ ሲኖራቸው፣ አንደኛው ጫማ ተገልብጦ ነጠላ ጫማው በግልፅ አለ። ጫማዎቹ ከፊት ለፊት ባለው ክፍል ላይ ያሉት ጥቃቅን የልብስ ስፌት ማስጌጫዎች ከሌላው የሞካሲን ጫማ የሚለያቸው ምን ዓይነት ባህሪ አላቸው?

የተለያየ የአትክልት ወጦች በኢንጀራ ላይ ተዘርግተዋል። ከእነዚህም መካከል ቢጫ አልጫ፣ ቀይ ስር ወጥ፣ ምስር ወጥ እና ሌሎችም ይገኙበታል። በላይ በኩል ደግሞ የቀይ ወጥ ጎድጓዳ ሳህን አለ። ይህ ምግብ ለጤና ተስማሚ ነው ብለው ያስባሉ?

ጥቁር ቀይ ቀለም ያለው፣ ቀይ ካፕ ያለው፣ "ጎደር" የሚል ስም ያለው የወይን ጠጅ ጠርሙስ በነጭ ዳራ ላይ ቀርቧል። መለያው ላይ የወይን ቅጠል እና የወርቅ ንድፍ አሉ። የወይኑ ዓይነት ምንድን ነው? የወይኑ ምንጭ የትኛው አካባቢ ነው?

ሴቶች እና ወንዶች ባህላዊ አልባሳትን ለብሰው ተደርድረው ቆመዋል። ወጣቶቹ በብዛት የለበሱት ከነጭ እና ወይነጠጅ ቀለም የተሰራ የባህላዊ አልባሳትን ሲሆን ወንዶቹ ደግሞ በግባራቸው ላይ ነጭ ቸርቅን አስረዋል።

አንዲት ሴት ሞዴል በሚያስገርም ፈገግታ በቅርብ ቀርባለች። በአጠገቧ የሮዝመሪ ዘይት የሚል ጽሑፍ ያለበት አረንጓዴ መለያ ያለው ጠርሙስ ይታያል፤ ዙሪያውን የዘይት ፍንጣቂ አለ። ሮዝመሪ ዘይት ለፀጉርና ለቆዳ ዋና ጠቀሜታው ምንድነው?

ተቀባዩ አዛውንት ከእርሳቸው ፊት በጨርቅ ተጠቅልለው ተቀምጠዋል፤ ብዙ ሰዎች በበስተጀርባ በነጭ ልብስ ተቀምጠዋል። በምስሉ ላይ የምትታየው አዛውንት እያቀረቡ ያሉት ትልቅ ክብ ምግብ ምን ዓይነት ባህላዊ የኢትዮጵያ ምግብ ሊሆን ይችላል?

ህፃኗ ቢጫ ቀሚስ ለብሳ በእጇ እህል ስትሰበስብ፣ ሴቶቹ በራሳቸው ላይ ሻሽ አስረዋል። ሴቶቹ እና ህፃኗ በምስሉ ላይ የሚያደርጉት የእህል መልቀም ሂደት ለምግብ ዝግጅት ወይም ለሽያጭ ምን ያህል ጠቃሚ ነው?

ፀሐይ ከመጥለቋ በፊት ባለው ሰዓት ላይ አንድ የእሳተ ገሞራ አፍ (ክራተር) ዙሪያ ጭስ ይወጣል። ከላይ አንድ ብርሃን ሰጪ ኮከብ አለ። የዚህ የእሳተ ገሞራ አፍ መገኛ ቦታ የት ሊሆን ይችላል?

ወንዶችና ሴቶች አንድ ላይ ቆመውና ተቀምጠው ከኋላቸው በተቀረፀ ቤት ፊት ለፊት ፎቶ ተነስተዋል። አብዛኞቹ ሴቶች ደማቅ ቀለም ያላቸው ልብሶችን ለብሰዋል። በዚህ ቡድን ውስጥ ያሉ ሰዎች የየትኛው ማህበረሰብ ወይም ድርጅት አካል ናቸው?

ከበስተጀርባው የደበዘዘ ሐምራዊ ዳራ ሲሆን፤ ከሙዚቃ ጋር የተያያዙ ምስሎች ይታያሉ። ሰውየው በሁለቱም እጆቹ መሣሪያውን ይዞ ሙዚቃ እየተጫወተ ነው። ይህ መሣሪያ በተለምዶ ከምን ዓይነት የአገር ውስጥ የሙዚቃ መሣሪያዎች ጋር ተጣምሮ ይቀርባል?

አንድ ትልቅ ቢጫ ቁፋሮ (Excavator) ማሽን ጥልቅ የሆነ መሬት እየቆፈረ ሲሆን፣ ከሱ አጠገብ ትልቅ ቀይ የጭነት መኪና ቆሞ ይታያል። የኮንስትራክሽን ሥራው በአንድ ከተማ ዳርቻ የሚካሄድ ሲሆን፣ ዘመናዊ የሚመስሉ ረዣዥም ህንፃዎችም ከበስተጀርባ ይታያሉ

በባለ ቡኒ ጠረጴዛ ላይ ብዙ ትልቅ ጥሬ ሥጋ ክምር ተዘርግቷል። ሰዎች በዙሪያው ቆመው ሲሆን፣ አንዳንዶቹ ሥጋውን እየነኩ ወይም እየሸጡ ነው። በምስሉ ላይ የሚታየው ብዙ ጥሬ ሥጋ ለምን ዓላማ ነው ተዘጋጅቶ በጠረጴዛው ላይ የተቀመጠው?

ጥቁር ሰማያዊ ቀለም ያለው አንድ ቫን በመንገድ ዳር ቆሟል፡፡ ቫኑ ረጃጅም የመኪና መስኮቶች አሉት፡፡ ከበስተጀርባው በመስኮቶች የተሞላ ቀላል ቡናማ ህንፃ አለ፡፡

ፖልአክስ የሚባል ሁለት ጫፍ ያለው መጥረቢያ ነው። አንደኛው ጫፍ ጠቋሚ ሲሆን፣ ሌላኛው ደግሞ መዶሻ ቅርጽ ያለው ነው። መሳሪያው የእንጨት እጀታ እና ብረት የተሰራ ጠንካራ ነው። ይህ መሳሪያ ለጦርነት ወይም ለመሰነጣጠቅ ያገለግላል።

ይህ ምስል የኮረብታ መሬት ላይ የተቆፈረ ጉድጓድ ያሳያል። የጉድጓዱ ጠርዝ ላይ አፈርና ድንጋይ ክምር አለ፤ ጥቂት ሰዎች በላይኛው ክፍል ቆመዋል። ከታች ባለው የአማርኛ ዜና ጽሑፍ ላይ ስለ"66 ሄክታር የደን ሽፋን"ይገልጻል። ይህ ተግባር በአካባቢው ምን ዓይነት አዎንታዊ ተጽዕኖ ሊኖረው ይችላል?

ሁለት ከብቶች በጠራራ ፀሐይ የገጠሩ ምድር በሆነ ሜዳማ ቦታ ቆመዋል። ነጣ ያለ ቡናማ ቀለም ያለው ትልቁ ከብት ወደ ፊት ተጋጥሞ ሲታይ፣ ሌላኛው ቡናማ ቀለም ያለው ከብት ከበስተኋላው ወደ ቀኝ ቆሟል። ከበስተጀርባ ኮረብታዎችና ደመናማ ሰማይ ይታያል።

አንጋፋው የኢሚግሬሽን እና የዜግነት ሰርቪስ አርማ በግልጽ ቀርቧል። አርማው ባለ ብዙ ቀለም የጣት አሻራ የሚመስል ምልክት ከኢ ሲ ኤስ ጽሁፍ ጋር አለው። ከታች በአማርኛ "የኢሚግሬሽን እና የዜግነት ሰርቪስ" ተብሎ ተጽፏል። የኢሚግሬሽን እና የዜግነት ሰርቪስ ዋና ዓላማ ምንድን ነው?

ጫማዎቹ በመሃል ላይ ነጭ አግድም መስመር ያላቸው ሲሆን ከላይ ደግሞ አረንጓዴ የቤት ውስጥ ተክል ተቀምጧል። ጫማዎቹ ክሮች የላቸውም። ይህ አይነት ጫማ በብዛት የትኛው የዕለት ተዕለት እንቅስቃሴ ሲደረግ ይመረጣል?

በመሬት ላይ ባሉ ደረቅ ሣሮች መካከል ብዙ ቁጥር ያላቸው ሐብሐቦች በክምር ተቀምጠዋል። ሐብሐቦቹ አረንጓዴ ቀለም እና ጥቁር አረንጓዴ ረጅም መስመሮች አሏቸው፣ ይህም የመኸር ጊዜን ያመለክታል። እነዚህ ሐብሐቦች ለመሸጥ ወይም ለሌላ ዓላማ የተዘጋጁ ሊሆኑ እንደሚችሉ ይገምታሉ?

የኢትዮጵያ ባህላዊ የቡና ሥነ ሥርዓት ወይም የሠርግ ማስዋቢያ ነው። ግድግዳው በቅርጫትና በጠፍጣፋ መሶቦች ተሸፍኗል። መሃል ላይ የቆሙ ቢጫ ወንበሮችና በርካታ ትናንሽ የእንጨት ወንበሮች ይታያሉ። ይህ ባህላዊ ዝግጅት ለማን ነው የተዘጋጀው?

አንድ ቀለም መጥረጊያ ከጎን ተቀርጾአል። ብሩሹ ጥቁርና ሰፊ ሲሆን እጀታው ብርቱካናማ ነው። ብሩሹ የብረት ማያያዣዎች አሉት። በብሩሹ ላይ የ'Luna' ሎጎ የላቲን ፊደላት ተቀርጸዋል። ይህ ብሩሽ ምን ለመቀባት ያገለግላል?

ይህ ምስል የኢትዮጵያና የቱርክን ብሔራዊ ባንዲራዎች ጎን ለጎን ያሳያል። ሁለቱም ባንዲራዎች በትንሽ ጠረጴዛ ላይ የተሰቀሉ ናቸው። የኢትዮጵያና የቱርክ ፖለቲካዊና ኢኮኖሚያዊ ግንኙነቶች በምስራቅ አፍሪካ ለምን ያህል ጊዜ ወሳኝ ናቸው?

ቢጫ ቀለም ያለው ታንከር የጭነት መኪና፣ ከፊት ለፊቱ በጠባብ አስፋልት መንገድ ላይ ይጓዛል። ታንከሩ ትልቅ ነጭ ታንክ የተሸከመ ሲሆን፣ ከኋላው የጭነት መኪናዎች ተሰልፈው አሉ። ይህ ታንከር የጭነት መኪና ምን ዓይነት ፈሳሽ ይጭናል?

በቤታችን ውስጥ የተለያዩ በእንጨት የተሰሩ እቃዎችን እንጠቀማለን። ከነሱም መካከል አንዱ የእቃ ማስቀመጫ ወይም መደርደሪያ ኮመዲኖ ወይም የእቃ ቁምሳጥን ነው። የእቃ ቁምሳጥን ብዙ ጊዜ ሚቀመጠው የትኛው የቤት ክፍል ውስጥ ነው?

ትልቅ አንገት ላይ ብዙ ባለቀለም የአንገት ሐብል ያደረገች፣ ባህላዊ የቆዳ መያዣ በእጆቿ የያዘች ወጣት ሴት ጥቁር ቆዳዋ ጎልቶ የሚታየው፣ እነዚህ ባህላዊ ጌጣጌጦች እና ዕቃዎች የጎሳ ማንነቷንና ባህሏን እንዴት ይገልጻሉ?

ይህ ምስል ከጥቁር አንጸባራቂ እንጨት የተሰራ የያማሃ (YAMAHA) ግራንድ ፒያኖንና አብሮት ያለውን መቀመጫ ያሳያል። ፒያኖው ነጭና ጥቁር ቁልፎች፣ እንዲሁም ከስር ሶስት ወርቃማ ፔዳሎች አሉት። ይህን የመሰለ ውድ የሙዚቃ መሳሪያ እንዴት ነው በጥንቃቄ መንከባከብ የሚቻለው?

ክብ አርማው የኢትዮጵያ ቡናና ሻይ ልማትና ገበያ ባለስልጣን ማኅተም ነው። በማዕከሉ ላይ የኢትዮጵያን ካርታ፣ ጀበናና የቡና ስኒ ይዟል። በአማርኛ እና በኢንግሊዘኛ የባለስልጣኑ ስም ዙሪያውን ጽሁፍ አለ። የባለስልጣኑ ዋና ተልእኮ ምንድን ነው?

አዲስ የተገነባ የድልድይ መንገድ በከተማው መካከል ያልፋል። በአካባቢው ባለ ብዙ ፎቅ ሕንፃዎች፣ የነዳጅ ማደያ እና ሌሎች የንግድ ሕንፃዎች ይገኛሉ። ከድልድዩ በታች መኪናዎች፣ አውቶቡሶች እና ሰዎች ይተላለፋሉ። የዚህ ድልድይ መንገድ ዋነኛ ጥቅሙ ምንድነው?

ግራ ቀኙ የተከፈለ ምስል ይታያል። በቀኝ በኩል በሰማያዊ ሰማይ ስር የቆመ ረጅም የአክሱም ሐውልት በግልጽ ይታያል፤ በግራ በኩል ደግሞ የሐውልቱ ዝርዝር ቅርፅ ቀርቧል።

ከጥራጥሬዎቹ ጎን ደግሞ ቀይ መረቅ ወይም ቅመም ያለበት ንጥረ ነገር ተደባልቆ ይታያል። ይህ ምናልባት ባህላዊ የምግብ ዝግጅት ወይም አቀራረብ ሊሆን ይችላል። የሚታየው ጥራጥሬ እና መረቅ በኢትዮጵያ ባህላዊ ምግቦች ውስጥ ምን ዓይነት ስያሜ ወይም ምግቦችን ያመለክታል?

ትልልቅ አይኖች እና ጥቁር የአፍሮ ፀጉር ያላት ሴት ፊት በክብ ቅርጽ ተሥሏል፤ በጎን በኩልም "ሐበሻ" የሚል የአማርኛ ፊደልና የእንግሊዝኛ ቃል አርማ ይታያል። ይህ አርማ ለየትኛው የንግድ ድርጅት ወይም ባህላዊ ነገር ያገለግላል?

ጥቁር እና ትልቅ አፍሮ ፀጉር ያለው ወጣት፣ ፈገግታ በተሞላበት መልኩ ወደ ግራ በኩል ይመለከታል። አረንጓዴ ሸሚዝ ለብሶ፣ አንገቱ ላይ መስቀል ያለው ጥቁር ክር አድርጓል። የፀጉሩ ውስጥ የተሰካው የእንጨት ነገር ምንድነው?

ሰማያዊ የራስ ቁር የለበሱ የተባበሩት መንግስታት የሰላም አስከባሪ ወታደሮችን ያሳያል። ወታደሮቹ በተሰለፉበት ፊት ለፊት የጦር መሳሪያዎች በየነፍሱ ተደርድረዋል። ይህ ሰራዊት ለተልዕኮ እየተዘጋጀ ነው?

በአንድ የመመገቢያ ሳህን ላይ በቀረበ ጣባ ላይ ዱለት የተባለ ምግብ ከእንጀራ እና ሚጥሚጣ ጋር አብሮ የቀረበ ሲሆን ከጎኑም የመመገቢያ ማንኪያ ተቀምጧል።

ትላልቅ የመስታወት በሮች ያሉት የሕንፃ መግቢያ ይታያል። ነጭ ብረት የተሠራ የፍተሻ መቃኛ (metal detector) በመሃል ቆሟል፤ ጠረጴዛ ላይ ደግሞ የጥበቃ ሠራተኛ ይቀመጣል። እብነበረድ የመሰለ ወለል አለው፤ ይህ ጥብቅ የደህንነት ፍተሻ ምን አይነት ተቋም ሊጠቁም ይችላል?

አረንጓዴ የደህንነት ልብስ የለበሰና ማስክ ያደረገ ሰው ከመንገድ ዳር ለሚኒባስ ሾፌር ወረቀቶችን ይሰጣል። ሰውዬው ሰነዶችን ይዟል። አውቶቡሱ በአስፋልት መንገድ ላይ ቆሟል፤ ከበስተጀርባው የከተማ ህንፃዎች ይታያሉ። ይህ ሰው የአውቶቡሱን ሾፌር የሚያስቆመው በምን ምክንያት ይሆን?

በበረራ ላይ እጅ የእትዮጵያ አየር መንገድ አርማ ያለበትን የወረቀት ጽዋ ይዟል። ከጽዋው ላይ ትንሽ ማንኪያ ጎልቶ ወጥቷል። በሰማያዊ ሰማይ እና ደመናዎች የተሞላው የበረራ መስኮት ዳርቻው ከበስተጀርባ በግልጽ ይታያል። የጽዋው እና የእጁ ቅርጾች ደምቀው ወጥተዋል።

ይህ ጌጣጌጥ ከጥቁር ክር ዶቃዎችና ከወርቃማ የነሐስ ጌጥ የተሠራ የአንገት ሐብልና ጉትቻ ነው። መሃል ላይ ባለው ጌጥ ላይ ሁለት ሰዎች ተቀርጸዋል። ይህ የባህል ጌጣጌጥ ከየትኛው አካባቢ የመጣ ሊሆን ይችላል?

ከአዲስ አበባ ከተማ በላይ በረዥሙ የተዘረጋ አዲስ የፍላይ ኦቨር ድልድይ ያሳያል። ከድልድዩ በታች የከተማ መንገዶች እና የተለያዩ ህንፃዎች አሉ። ይህ ፕሮጀክት የትራፊክ ፍሰትን ያሻሽላል?

ብርቱካን ቀለም ጀርባ ላይ፣ ክብ ነጭ አርማ በቢጫ ክብ መሃል ይታያል፣ በአማርኛ "የኢትዮጵያ ፖስታ አገልግሎት ድርጅት" እንዲሁም የሚል ጽሑፍ ተቀርጾበታል ይገኛል። የኢትዮጵያ ፖስታ አገልግሎት ድርጅት በዋናነት ምን ዓይነት አገልግሎቶችን ይሰጣል?

የኢትዮጵያ ቀበሮ) ተብሎ የሚታወቀውን እንስሳ ያሳያል። ቀይ ቡናማ ፀጉር እና ነጭ እግሮች አሉት። በድንጋያማ፣ ክፍት መሬት ላይ ተራመደ። ይህ እንስሳ የመጥፋት አደጋ ተጋርጦበታል?

ባለቀለም የፖለቲካ ካርታ የአፍሪካን፣ የአውሮፓን እና የእስያን ክፍሎች የአገሮችን ስም እና ወሰን ያሳያል። በካርታው ላይ ሰሜን አትላንቲክ ውቅያኖስ እና ደቡብ አትላንቲክ ውቅያኖስ ተጽፈዋል። የሰሃራ በረሃ አገራት እና በሰፊው ግዛት ላይ የምትገኘው ኢትዮጵያ ይታያሉ።

መሣሪያዎቹ አንድ መሪ፣ አንድ ፕሮትራክተር እና ሁለት የቀኝ ማዕዘን ሦስት ማዕዘኖች ናቸው። መሪው የተለያዩ የመለኪያ ቀዳዳዎች እና የቁጥር መለኪያዎች አሉት። የሶፍት ገዢ የሚለው ቃል የትኛውን የመሣሪያው ባህሪ ያመለክታል?

ሶስት ቀይ ቡናማ ቀለማት ያላቸው አፍሪካዊ ተኩላዎች የሚመስሉ እንስሳት በሰፊ አረንጓዴ ሜዳ ላይ አንድ ላይ ተሰብስበው ተቀምጠዋል። እንስሳቱ ወፍራም ጸጉር ያላቸው ሲሆን፣ ወደ ፊት አቅጣጫ ይመለከታሉ። እነዚህ አደጋ የተጋረጠባቸው እንስሳት በኢትዮጵያ በዋናነት የት ይገኛሉ?

አንዲት ጥንድ ስኒከር ጫማ በሳጥን ላይ ተቀምጣለች። ቀለሟ የኢትዮጵያን ሰንደቅ ዓላማ በመምሰል ቀይና አረንጓዴ ነው። በጎን በኩል በቢጫ ቀለም 'ኢትዮፕያን' የሚል ጽሑፍና የሰንደቅ ዓላማ ምልክት አሉ። የ'ኢትዮፕያን' የሚለው ቃል በጫማው ላይ መኖሩ ምን መልዕክት ያስተላልፋል?

ይህ ማስታወቂያ የሳፋሪኮም ስማርት ስልክ ሽያጭ ነው። ስልኩ በሶስት የተለያዩ የጥቅል አማራጮች ቀረበ። ባትሪው አራት ሺህ ሚሊ አምፔር ሰአት ሲሆን ሃያ ስድስት ጊጋ ባይት ማከማቻ አለው። ስማርት ስልኩ በሌሎች የጥቅል አማራጮች ይቀርባል?

በርካታ ሰዎች፣ ጎልማሶችና ልጆች፣ በተፈጥሮ የውሃ ፍሰት ዙሪያ ተሰባስበዋል። ሁለት ትላልቅ ቧንቧዎች ግድግዳ ላይ ተተክለው ውሃ ወደ ወንዝ ሲያስገቡ አንዲት ሴት የፕላስቲክ ጀሪካኖችን ትሞላለች። ንፁህ ውሃ ማግኘት ትልቅ ፈተና ነው?

ሴትየዋ ነጭ ሸሚዝ እና ሰማያዊ ረጅም ቀሚስ ለብሳ የልጆቹን ደህንነት እየተከታተለች ሲሆን፣ ከበስተጀርባው ቁጥቋጦዎችና ዛፎች ይገኛሉ። የብረት መጫወቻ ስላይድ እና መሰላል በጫካ በሚመስል አካባቢ መቀመጡ፣ ለህጻናት እድገት እና ደህንነት ምን አይነት ጠቀሜታ ሊኖረው ይችላል?

የፍትህ መዶሻ የሚታይበት ምስል ሲሆን፣ መዶሻው የደብዛዛ ቡኒ ቀለም ያለውና የወርቅማ ብረት መሰል ያለው ነው። መዶሻው በክብ መቆሚያው ላይ ተቀምጦ በቅርብ ርቀት ይታያል፣ ከበስተጀርባው ደግሞ ለስላሳ እና ቡናማ የጀርባ ምስል አለ።

ላይ የተለያዩ የመዋቢያ ዕቃዎች (መዋቢያ፣ ሊፕስቲክ፣ ፋውንዴሽን እና ብሩሾች) ይገኛሉ። እነዚህን ምርቶች ለመምረጥ ሲያስቡ፣ ለቆዳችን ጤና ደህንነታቸውን ለማረጋገጥ መጀመሪያ ምን ማየት አለብን?

ብርቱካንማና ሰማያዊ ቀለም ያለው የመጎተቻ መኪና (ቶዊንግ ትራክ)፣ በከፍተኛ ሁኔታ የተጎዳ ነጭ የጭነት መኪና ፍርስራሽ እየጎተተ ነው። የጭነት መኪናው ከገደል አጠገብ ባለው አስፋልት ላይ ሲሆን፣ ከባድ የትራፊክ አደጋ ደርሶ ይሆን?

የጥቁር ስፖርት ጫማዎችና ብርቱካናማ የእጅ ኳስ አብረው ይታያሉ። እነዚህ ጫማዎች ለቅርጫት ኳስ ጨዋታ ተስማሚ ሆነው የተሰሩ ናቸው ወይስ ለሌላ የአካል ብቃት እንቅስቃሴ ይውላሉ?

አካባቢውን ከደረቅ ምድር እና ከአንድ ዛፍ ጋር ያቀፈው ይህ ከ12 በላይ የሚሆኑ የአገር ውስጥ ልጆችን በአንድ ላይ አቅፎል። ሕጻናቱ ቀላል ባህላዊ ልብሶች የለበሱ ሲሆን በአጠቃላይ ደስተኛና ለካሜራው ዝግጁ መሆናቸውን ገልጸዋል። ልጆቹ የትኛውን የኢትዮጵያ ወይም የኤርትራ ብሔር ይወክላሉ?

ከፊት እና ከኋላ የቆሙ ሁለት ሴቶች ትልቅ የደረቀ እንጨት በጀርባቸው ተሸክመው በመንገድ ላይ እየተራመዱ ነው። ሸክሙ በገመዶች የተጠበቀ ሲሆን ከሁለቱ ወገን ላይ የጫካ ተራሮችና የጎዳና መብራቶች አሉ።

ሰማያዊ ሸሚዝ እና ቡናማ ካባ ለብሷል። ሰውየው በቃለ ምልልስ ወይም ውይይት ላይ የሚመስል ሲሆን፤ ከጎኑ የብርቱካናማ ብርሃን የሚያንጸባርቅ የመስታወት ማስቀመጫ መብራት አለ። የብርቱካናማው ብርሃን ምንጭ መኖሩ ለምስሉ ምን ዓይነት ስሜት ወይም ሙቀት ይጨምራል?

ረዥም አራት ማዕዘን ጠረጴዛዎች እና ቡናማ የእንጨት ወንበሮች በትልቅ ካንቲን ውስጥ በመስመር ተደርድረዋል። ጣሪያው ቀይ ፍሬም ያለው ሲሆን ግድግዳዎቹ ደግሞ ቢጫ ቀለም አላቸው። ይህ ሰፊ ቦታ የትኛውን አይነት ትልቅ ተቋም ሊያገለግል ይችላል?

ጠቆር ባለ መድረክ ላይ፣ አንድ ሰው አረንጓዴ ጃኬት እና አረንጓዴ ጉርድ ሱሪ ለብሶ ቆሟል። ሰውዬው አንገቱ ላይ ቢጫ ዶቃ፣ ቀይ ሽማኔ ጨርቅ እና በእጁም ረዥም በትር ይዟል። ይህ አለባበስ የየትኛው የኢትዮጵያ ጎሳ ባህል ነው የሚወክለው?

ሁለት የሥጋ ቆራጭ ባለሙያዎች ነጭ ጋወንና ረጅም ኮፍያ ለብሰው ከተንጠለጠሉ አጥንት የሌላቸው ትልልቅ ስጋዎች ፊት ለፊት ቆመው እየሰሩ አሉ፤ በጀርባው ደግሞ “በጥቀምት አንድ አጥንት” የሚል የአማርኛ ጽሑፍ አለ።

በነጭ ዳራ ላይ ጥቁር እና ቀይ (ሮዝ) ቀለም ያለው የሎጎ ንድፍ አለ። ትልቁ ንድፍ ቀይ ሲሆን "Zemen" ይላል፣ ከላይ በአማርኛ "ዘመን ባንክ" እና ከታች በእንግሊዝኛ "Bank" በጥቁር ተጽፏል። ይህ ሎጎ የማን ነው?

ቀይ መደርደሪያ ላይ የተለያዩ ፍራፍሬዎችና አትክልቶች ተደርድረዋል። ሐብሐቦችና ብርቱካንማ ዱባዎች ከወደ ላይ ሲሆኑ፣ አናናሶች ከጎናቸው ተከምረዋል። ቀይና አረንጓዴ ሳጥኖች ቲማቲም፣ ሊም፣ ሽንኩርትና አቮካዶ ይዘው ይታያሉ። ይህ የፍራፍሬ መደብር የየትኛው ገበያ አካል ይሆን?

ከጥቁር እና ቡናማ እንጨት የተሰራ ዘመናዊ የቢሮ ጠረጴዛ ያሳያል። ጠረጴዛው ላፕቶፕ ኮምፒዩተር እና የኤሌክትሪክ መውጫ ያለው ሲሆን፣ በግራጫ ዳራ ላይ ተቀምጧል?

በምርጫ ጣቢያ ውስጥ ያሉ የምርጫ ሠራተኞችን ያሳያል። ወጣቶቹ በሐምራዊ ልብስ ቆብ ለብሰው መረጃ እየመዘገቡ ነው። በግድግዳው ላይ የአካል ክፍሎች ምልክቶች አሉ። ይህ ሥዕል የምርጫ ሥነ ሥርዓትን ያሳያል?

ድንጋይና የብረት መቅጠፊያ በውስጡ የተቀመመ ቅጠላ ቅጠል ተቀምጦ ሲታይ፣ በጎን በኩል ደግሞ ትኩስ ቅጠሎች ሲደጋገፉ፣ ይህ ባህላዊ መሳሪያ ለምንድነው በጤናና በባህል ሕክምና ውስጥ በስፋት የሚተማመንበት?

የኮንፈረንስ አዳራሽ በሚመስል ስፍራ ሁለት ወንዶችና አንዲት ሴት በየንግድ ልብስ ለብሰው ቆመዋል። በስተጀርባ "WKO" የሚል አርማ ያለበት ባነር ይታያል፤ ሌሎች ሰዎችም በስብሰባው ላይ ይሳተፋሉ። እነዚህ ተሳታፊዎች በስብሰባው ላይ ምን ዓይነት አዲስ የንግድ ስምምነት ፈጥረው ይሆን?

መደብሩ የተለያዩ የሕፃን ዳይፐር እና የወተት ፓውደር እቃዎች በመደርደሪያዎች ላይ አሉ። "ኤ.ቢ.ሲ." የተሰኙ የሕፃን ዳይፐር እሽጎች ቀርበዋል። በታችኛው መደርደሪያ ላይ የተለያዩ ብራንዶች የወተት ፓውደር ቆርቆሮዎች እና የብስኩት ፓኬት አሉ። ይህ መደብር ምን ዓይነት የንግድ ተቋም ሊሆን ይችላል?

በቀላል ነጭ ከበስተጀርባ የእንጨት አኩስቲክ ጊታር ሙሉ ምስል። የጊታሩ ፍሬት ሰሌዳ በስድስት ገመዶች የተገጠመ ሲሆን ዋናው ክፍል ክብ ቀዳዳ አለው። አንገቱ ላይ ሰማያዊ ጥብጣብ ታስሮበታል። የጊታሩ የሙዚቃ ዘውጎች ምን ምን ናቸው?

ግራጫ ቀለም ያለው ባህላዊ የከሰል ምድጃ በአረንጓዴ እና ነጭ የጂኦሜትሪክ ንድፍ ባለው ምንጣፍ ላይ ተቀምጧል። የከሰል ምድጃው ውስጥ አመድ እና ትንሽ የከሰል ፍም አሉ። የከሰል ምድጃው ሁለት ትናንሽ እጀታዎች አሉት። የተጣራ ምንጣፉ የኢትዮጵያን ባህል ያንፀባርቃል?

አንድ ክብ ባህላዊ ጎጆና ዘመናዊ ቤት ከፊት ባለው ከፍታ ላይ ተቀምጠዋል። በስተጀርባ ትላልቅ ኮረብታዎች ሲረዝሙ፣ ደረቅ መሬትና ቁጥቋጦዎች ከበውታል። የዘመናዊና ባህላዊ ቤቶች አብሮ መኖር ምንን ያመለክታል?

ደብዛዛ በሆነ ቀን ከፍ ብሎ የተነሳ የከተማ እይታ። ረጅም የሞባይል ስልክ ማማ ጎልቶ ወጣ። ዝቅተኛ የሆኑ ቤቶች በቀይና በአረንጓዴ ቀለም በተቀቡ ጣራዎች አሉ። ዋናው መንገድ በሰዎችና በተሽከርካሪዎች የተሞላ ነው። የዚህች ከተማ ዋና የኢኮኖሚ ምንጭ ምን ሊሆን ይችላል?

የጥንት ቤተክርስቲያን መዋቅር ከዓለት ውስጥ ተቀርጾ ይገኛል። በዙሪያው ጥልቅ የዓለት ጉድጓዶች አሉ፣ ሕንፃውን ከበው ያሉት ከፍ ያሉ ግድግዳዎችና በላዩ ያሉት መስኮቶች የላሊበላን አስገራሚ ውበት ይዟል። የሥነ-ህንጻ ቦታ በኢትዮጵያ ውስጥ የትኛው ታሪካዊ ከተማ ውስጥ ይገኛል?

ይህ ምስል ብዙ ሰዎች በውጪ አደባባይ መሬት ላይ ተደፍተው ሲሰግዱ ያሳያል። ሁሉም ወንዶች ሲሆኑ፣ በተለያየ ልብስ ውስጥ በግልጽ አንድ ወጣት ወደ ላይ ቀና ብሎ ይታያል። ይህ ትልቅ ስብስብ በኢትዮጵያ ውስጥ የትኛውን ሃይማኖታዊ በዓል እያከበረ ነው?

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ መስቀልና መጽሐፍ ይዘው ሃይማኖታዊ ሥነ ሥርዓት ሲያከናውኑ ይታያል። ሌሎቹም በነጭ ልብስ ደርበዋል። ወጣቶችም በሥነ ሥርዓቱ ላይ ተቀምጠው አሉ። በሥነ ሥርዓቱ ላይ የሚሳተፉት ወጣቶች ከቤተ ክርስቲያኑ ምን ዓይነት ትምህርት ያገኛሉ?

ትልቅ ጆሮ ያለው ነጭ ጥንቸል በሳር ሜዳ ላይ ተቀምጧል። ጥንቸሉ በደንብ የሚታይ ቀይ ዓይኖች ያሉት ሲሆን፣ ፀጉሩ በጣም ለስላሳ ይመስላል። ጥንቸሉ ወደ ቀኝ አቅጣጫ እየተመለከተ ሳሩን ይገጥመዋል። ሳሩ እንዴት ን ያድጋል?

ሰማያዊ ሸሚዝ የለበሰ አንድ ወጣት አናናስ እየላጠ ነው፣ ከፊት ለፊቱ በትልቅ ጋሪ ላይ የተደረደሩ የተለያዩ ፍራፍሬዎች አሉ። ከበስተጀርባ የንግድ ህንፃዎች እና "ቱሪስት ኢንፎርሜሽን" የሚል ምልክት አለ። ይህ የምግብ ሻጭ ፍሬዎቹን በየቀኑ ከየት ያገኛል?

ንደቅ ዓላማ በቀይ፣ በአረንጓዴና በሰማያዊ ቀለማት የተዋቀረ ሲሆን መሃሉ ላይ የወርቅ የአበባ ጉንጉን ምልክት አለው። በሰንደቅ ዓላማው ላይ ያሉት ቀለማትና ምልክቶች ምን ዓይነት ትርጉም አላቸው?

ጥሩ የአየር ሁኔታ ባለበት ክፍት ሜዳ ላይ በርካታ ተማሪዎች የእግር ኳስ ጨዋታ ይመለከታሉ። አንድ ልጅ ቀይ አጭር ቁምጣ ለብሶ ኳሱን በኃይል ሲመታው፣ ሌላኛው ወጣት አጠገቡ ቆሟል፤ ይህ ቦታ የትምህርት ቤት ቅጥር ግቢ ነው?

ጥንታዊ የጭቃ ግድግዳዎችና በሳር የተሸፈነ ጣሪያ ያለው ገጠር ቤት ውስጣዊ ገጽታ ቀርቧል። የሸክላ ዕቃዎችና ቅርጫቶች መሬት ላይ ተቀምጠዋል። ቤቱ ለአካባቢው የአየር ንብረት ተስማሚ ነው? (30 ቃላት)

በርካታ የዩኒቨርሲቲ መማሪያ መጽሐፍት፣ በተለይም ኬሚስትሪ እና ፊዚክስ መጻሕፍት፣ በክምችት ተደራርበው ለማከፋፈል ወይም ለሽያጭ ተዘጋጅተዋል። እነዚህ መጻሕፍት ለየትኛው የትምህርት ደረጃ ወይም ክፍል የሚውሉ ናቸው?

ሙሉ ጨለማ ውስጥ የቀይና ነጭ ላቫ የሞላበት የእሳተ ገሞራ ጉድጓድ ብርሃን ሲፈነጥቅ ይታያል። በጨለማው አካባቢ ከላቫው የሚፈነጥቀው ብርሃን ከፍተኛ ሙቀት ያመላክታል። እንዲህ አይነቱ እሳተ ገሞራ የት ይገኛል?

ከነጭ ዳራ ላይ አረንጓዴ፣ ቢጫና ቀይ ከለር ያለው 'A' ፊደል ከሰማያዊ 'TV' ፊደል ጋር የተቀመጠ ሲሆን፣ ከታች ደግሞ በአማርኛ ቋንቋ "አምቦ ቴሌቪዥን" ተብሎ የተጻፈው፣ የዚህ ቴሌቪዥን ጣቢያ አርማ የአካባቢውን ሚዲያ አገልግሎት ምን ያህል ያንፀባርቃል?

ክብ ቅርጽ ያለው ዓርማ በሰማያዊ ዳራ ላይ በትኩረት ተቀርጿል። ዓርማው የፍትሕ መሣሪያ እና ወይራ ቅጠሎችን ይዟል ።የአማራ ክልል ፖሊስ ኮሚሽን ዓርማ በአጠቃላይ የፖሊስ ተቋማት ዓርማዎች የሚመሳሰለው ወይም የሚለየው በምን መንገድ ነው?

የመንገደኞች አውቶቡስ ሻካራና አቧራማ በሆነ የገጠር መንገድ ላይ ቆሞ፣ በዙሪያው ሰዎች ወርደው ሲሄዱ፣ ይህ የትራንስፖርት ሁኔታ ምን ያህል የገጠር አካባቢን የዕለት ተዕለት ችግር ይገልጻል?

ረዥም ብርጭቆ ውስጥ ሶስት ባለ ቀለም ጭማቂዎች ንብርብር ሆነው ቀርበዋል። ከላይ ብርቱካናማ፣ በመሃል አረንጓዴ፣ ከስር ደግሞ ቀይ ወይም ሮዝ ቀለም አለው። ይህ ጭማቂ ለመዘጋጀት የትኞቹ ፍራፍሬዎች ጥቅም ላይ ይውላል?

አንዳንድ መኪኖች ሙሉ በሙሉ ወደ ወንዙ ውሃ ውስጥ ለመግባት ሲሞክሩ፣ በዙሪያው ደግሞ ሰዎች በጎን በኩል ተሰብስበዋል። መንገዱ በወንዙ መቆራረጡ ምክንያት የትራንስፖርት አገልግሎቱ ምን ያህል ተስተጓጉሏል?

የሩጫ ጫማዎች ሰማያዊና ሀምራዊ ቀለም ያላቸው ሲሆኑ ቀላል ንድፍ አላቸው። ለአካል ብቃት እንቅስቃሴ ተስማሚ ይመስላሉ። ሩጫን ለመጀመር አዲስ ጫማ ሲገዙ መጀመሪያ ሊታይ የሚገባው ቁልፍ ነገር ምንድን ነው?

ጥቁር፣ ቢጫ እና አረንጓዴ ቀለሞች ያሉት የክልል ባንዲራ። ቀለሞቹ በአግድም የተቀመጡ ሲሆን በቀኝ በኩል ቀይ የሦስት ማዕዘን ቅርጽ አለው። ባንዲራው ተንሳፎ የሚታይ ቅርጽ ይዟል። ከታች ቤኒሻንጉል ጉሙዝ ሪጅን የሚል ጽሑፍ አለ። የክልሉ ዋና ከተማ ማንነው?

በአንድ አሮጌ ኮተኮታ ከረጢት ውስጥ ሐምራዊ ቀለም ያላቸው በርካታ ረጅም እና ቀጠን ያሉ የገበጣ ድንች ተከማችተዋል? እነዚህ ገበጣ ድንቾች ለመሸጥ እየተዘጋጁ ነው ወይስ ለቤት አገልግሎት?

ሰንሰለታማ መንገድ ላይ በርካታ የብስክሌት ተወዳዳሪዎች በቡድን እየጋለቡ ነው። ተወዳዳሪዎቹ የስፖርት ልብስ ለብሰዋል። መንገዱ የገጠር አካባቢ ሲሆን ከበስተኋላው ተራራማ እና ደረቅ መሬት ይታያል። አሽከርካሪዎቹ ወደፊት በመትመም በፍጥነት ይጓዛሉ። እነዚህ ብስክሌት ነጂዎች የትኛውን ውድድር እየተሳተፉ ሊሆን ይችላል?

ረዥም ነጭ የባህል ልብስ የለበሰች፣ ትከሻዋ ላይ የወርቅና ነጭ ሻርፕ ያደረገች ሴት ቆማ ስትታይ፣ የልብሷ ውበት የኢትዮጵያን የባህል አልባሳትና የፋሽን አዝማሚያ ምን ያህል ያሳያል?

በባዶ የእንጨት ግንድ ላይ የሚያምር የበቆሎ ዛላ ተንጠልጥሏል። የበቆሎው ፍሬዎች ነጭ፣ ቢጫ እና ቀይ ቀለሞች አሏቸው። ዙሪያው በአረንጓዴ የእርሻ ቦታ የተከበበ ሲሆን ሌሎች የእጽዋት ቅጠሎች ይታያሉ። ይህ የበቆሎ አይነት በምን መልኩ ከሌሎች ይለያል?

ከበስተጀርባ አንዲት ሴት በሐምራዊ ሻሽ ተጠቅልላ በሩቅ ቆማለች። በደረቅ ሣር መካከል ቆመው የሚግጡት በሬዎች የሚበሉት ሣር ለጤንነታቸው በቂ የተመጣጠነ ምግብ ሊሰጥ ይችላል?

ጥላሸት በበዛበት መጋዘን ውስጥ ብዙ የእርዳታ እቃዎች መሬት ላይ ተከማችተዋል። ከረጢት ዱቄቶች እና የተለያዩ እህሎች በስተግራ ሲታዩ፣ መሃል ላይ ደግሞ የ"ZER" ስም ያላቸው የታሸጉ ካርቶኖች በከፍተኛ ሁኔታ ተከምረዋል።

ይህ ምስል የሆስፒታል ወይም ክሊኒክ ክፍል ያሳያል:: ታካሚዎች አልጋ ላይ ተኝተዋል:: ነርሶችና የጤና ባለሙያዎች በነጭ ልብስ ለብሰው ሕሙማንን ሲረዱ ይታያሉ::

ሴትዮዋ ጥምጥም የተሰራበት ጸጉሯን በወርቅ ጌጥ አስጊጣ፣ ባለቀለማት ያሸበረቀ ባህላዊ ልብስ ለብሳ፣ የወርቅ ጌጣጌጦችንና በእጇም ላይ ስዕል አላት። ጥቁር ኩርባ ጸጉሯን ወደ ታች ልቅ አድርጋለች። ይህ አለባበስ እና ጌጣጌጥ ምን ዓይነት ባህላዊ ትርጉም ይኖረው ይሆን?

ጥቁር ቆዳ ያለው አንድ ወንድ በለስላሳ አረንጓዴ ሳር ላይ ተቀምጦ ፈገግ ይላል። አረንጓዴ ሻማ ለብሷል፤ ከበስተጀርባው ቢጫ አበባዎች ባሉበት ጫካ ውስጥ ብዙ ፍየሎች ሲቆሙ ይታያሉ፤ ይህ ሰው የፍየሎቹ ባለቤት ነው?

ጥቁር ቀለም ያለው ሽቦ አልባ የኮምፒውተር መዳፊት ከሰማያዊ የጌጥ መስመሮች ጋር በነጭ ጀርባነው። መዳፊቱ ከላይ በመሃል የሰማያዊ ቀለም ያለው ጥቅልል መንኮራኩር ) ሲኖረው፣ ከታች ደግሞ ትንሽዬ የዩኤስቢ መቀበያ አለው። ይህንን መዳፊት ሲገዙ ዋናዎቹ የመጠቀም ጥቅሞች ምንድናቸው?

ባለብዙ ቀለም ፍራፍሬዎችና አትክልቶች እንደ ቲማቲም፣ ቀይ ሽንኩርት እና ድንች በአንድ ላይ በቅርጫቶች ተከማችተዋል። ከበስተጀርባ ዱባና ዱባዎች አሉ። እነዚህ ምርቶች በአገር ውስጥ ያደጉ ናቸው?

በመሬት ላይ ቀይ ምንጣፍ ላይ የተደረደሩት ኤግፕላንት፣ ብሮኮሊ እና ዱባ ለጤና ጠቃሚ የሆኑ አትክልቶች ናቸው። እነዚህን አትክልቶች በመንገድ ላይ መሸጥ ለንፅህና አጠባበቅ ምን ያህል ተግዳሮት ሊፈጥር ይችላል?

ስድስት ወንዶች ልጆች ነጭ ሸሚዝ እና ሰማያዊ አጫጭር ሱሪ ለብሰው ከካሜራው ዞረው ቆመዋል። እያንዳንዳቸው ሰማያዊ ጨርቅ በመያዝ እየተጨፈሩ ነው። በስተጀርባ በዛፎች የተከበበ ትልቅ ቡናማ ቀለም ያለው ፏፏቴ ኣለ።

አንዳንድ ሙስሊም አባቶችና ሌሎች ሰዎች በጋራ ተሰብስበዋል። አባቶቹ የራስ መሸፈኛና ባህላዊ ልብስ አጥልቀዋል። ሁሉም በድንኳን ውስጥ ቆመዋል። አንድ ሰው እጁን ወደ አፉ አቅርቦ ሲናገር ይታሰባል። የሃይማኖትና የመንግሥት ሰዎች ውይይት ነው። አባቶቹ የተሳተፉበት ስብሰባ ዋና ዓላማ ምን ነበር?

የተለያዩ ዕድሜ ያላቸው ልጆችና አንድ ቄስ የሚመስል ሰው በአረንጓዴ ሜዳ ላይ ቆመዋል። የሃይማኖት መጽሐፍና የትምህርት ሠንጠረዥ ይዘዋል። ይህ ሥዕል በገጠር አካባቢ ያለውን የትምህርትና የሃይማኖት ትስስር ያሳያል።

ወጣቶች ነጭ ልብስ ለብሰው እና በእጃቸው በሸክላ የተሰሩ መያዣ ያላቸው የውሃ መያዣ በመያዝ ሲራመዱ አብዛኞቹ በትርና ዘንግ የያዙ ሲሆን በደስታ እየዘመሩ የመዘመት ስራ ላይ ተጠምደዋል። እነዚህ ወጣቶች በዚህ የሃይማኖት ስነስርዓት ላይ የሚያሳዩት ባህላዊ ተግባራት ምንድን ናቸው?

ሆቴሎችህ ከምግብ እና መጠጥ አቅርቦት በተጨማሪ የሚያቀርቡት ትልቁ አገልግሎት ቢኖር የመሰብሰቢያ አዳራሽ ዝግጅት ነው። ብዙ የመንግስትም ሆነ የግል መስሪያ ቤቶች የተለያዩ ስብሰባዎችን ማዘጋጀት ሲፈልጉ ይጠቀሙታል። እርሶ እስካሁን ከሄዱበት የሚያቁት ጥሩ ሆቴል ማን ይባላል?

የቅንጦት የመሰብሰቢያ ክፍል ይታያል። ትልቁ ጥቁር ጠረጴዛው በbeige ቀለም በተሸፈኑ ወንበሮች የተከበበ ነው። ግድግዳው ከእንጨት በተሠሩ ፓነሎች ያጌጠ ሲሆን፣ ጣሪያው ዘመናዊ መብራቶች አሉት። በዚህ ዘመናዊ የመሰብሰቢያ ክፍል ውስጥ ስንት ወንበሮች ከትልቁ ስብሰባ ጠረጴዛ ጋር ተሰልፈው ይታያሉ?

አንድ ዘመናዊ ቀጭን ላፕቶፕ ኮምፒውተር በነጭ ዳራ ላይ ተቀምጧል። የማያ ገጹ ላይ የፀሀይ መውጣትን ወይም መጥለቅን የሚያሳይ ውብ የባህር ዳርቻ ምስል ይታያል። የዚህ ላፕቶፕ ዋና ጠቀሜታ በምን ላይ ያተኩራል?

ብዙ የተለያዩ ዘመናዊ ሞባይል ስልኮች በብዙ ረድፍ ተሰልፈው ቀርበዋል፡፡ የስልኮቹ የፊት ገጽታ በብዙ አይነት መልክአምድር የተሞላ ነው፡፡ ከታች በሰማያዊ ቦታ ላይ የተለያዩ የስልክ አምራቾች አርማና ስም አለ፡፡

እሳተ-ሙቅ ብረት ላይ ቡና እየተጠበሰ ነው። ጥቁር የሆኑት የቡና ፍሬዎች በጭስ ታጅበው ይታያሉ። አንድ እጅ ቡናውን በማማሰያ ዘንግ እያገላበጠ ነው። በቤት ውስጥ የሚጠበስ ቡና ሽታ ምን ያህል ማራኪ ነው?

በአንድ ጋዜጣ ላይ የዜና ጽሑፎች፣ ማስታወቂያዎችና የሰዎች ፎቶግራፎች ይታያሉ። የጋዜጣው ርዕስ "ሰንደቅ" የሚል ሲሆን በብርቱካን ቅርጽ ባለው ክብ ውስጥ ምን አለ?

ማስታወቂያ ጥቁር እና ብርቱካንማ ሲሆን 'ዩኒክ ኢትዮጵያ' የሚል አርዕስት አለው። አታሚ፣ ቲሸርቶች፣ ቦርሳዎች እና የንግድ ካርዶችን የመሳሰሉ የተለያዩ ምርቶችን ያሳያል። የማስታወቂያው ግርጌ ላይ የሽያጭ አይነቶች በአማርኛ ተዘርዝረዋል። ዋና ቢሮው የት ነው የሚገኘው?

አንዲት ወጣት ሴት የከሰል እና የከርከም የቆዳ ማጽጃ ቅባቶችን በብብቷ ስር ቀብታ እጆቿን ከፍ አድርጋ ታሳያለች። ቀኝ እጇ ስር ደግሞ ቢጫ ቅባት ይታያል። እነዚህ የተፈጥሮ ንጥረ ነገሮች ለቆዳ ምን አይነት ጠቀሜታ አላቸው?

ነጭና አረንጓዴ ቀለም ያለው ባህላዊ ልብስ የለበሱ አራት ቤተሰቦች፣ አባትና እናት ከሁለት ልጆቻቸው ጋር በእጅ ተያይዘው በአረንጓዴ የደን መልክዓ ምድር ውስጥ ቆመዋል። ይህ ቤተሰብ የለበሰው ልብስ የትኛውን የኢትዮጵያ ክልል ወይም ብሔር ይወክላል?

ከትላልቅ ጎማዎች ጋር የተያያዘ የማስታወቂያ ሰሌዳ። ትራያንግል ታየርስ ፎር ላይፍ የሚል ርዕስ ከላይ አለው። ግሮው ቱጌዘር ዊዝ ኢትዮጵያ የሚለው መፈክር በማስታወቂያው ላይ ተጽፏል። ከጎማዎቹ በላይ ቢጫ ቀስት ወደ ላይ ጠቁሟል። የዚህ ኩባንያ ዋና መሥሪያ ቤት የት ነው?

ሙሉ በሙሉ የበሰሉ ቀይ የቡና ፍሬዎች በቅርንጫፎች ላይ ተንጠልጥለዋል። ፍሬዎቹ በደማቅ አረንጓዴ ቅጠሎች የተከበቡ ሲሆን፣ ከነዚህ መካከል ጥቂት ያልበሰሉ አረንጓዴ ፍሬዎችም አሉ። የቡና ፍሬዎች ቀይ ከሆኑ በኋላ ለመሰብሰብ ተስማሚ የሚሆኑት መቼ ነው?

ለስላሳ ቆዳ የሚመስሉ ክፍት ተረከዝ ያላቸው ክሬምማ ቀለም ያላቸው ሴት ጫማዎች፣ የእግር ማንጠልጠያ በብረት መቆለፊያ አለ። ጫማዎቹ በነጭ ጠረጴዛ ላይ ከትንሽ የቤት ውስጥ ተክል አጠገብ ተቀምጠዋል። እነዚህ ጫማዎች ከየትኛው አይነት ልብስ ጋር ይጣጣማሉ?

በአማራ ሚድያ ኮርፖሬሽን እየተላለፈ የሚገኝ የዜና አይነት ሲሆን የአሲዳም አፈር ለምርት ምን ያህል ጉዳት እያስከተለ እንደሆነ እየገለጹ ነው። የአሲዳም መፈር መከሰት ምክንያቶች ምን ምን ናቸው?

ጫማዎቹ በግራጫ-ቢዥ እና በደማቅ ቢጫ ቀለም ባላቸው የወረቀት ዳራዎች ላይ ተቀምጠው ይታያሉ። ጫማዎቹ ቀላልና ምቹ ሆነው ቀርበዋል። እነዚህ የበጋ ጫማዎች ለመዝናኛ ቦታዎች ወይም ለከተማ የእግር ጉዞዎች ምን ያህል ተስማሚ ሊሆኑ ይችላሉ?

አትክልቶች (ብሮኮሊ፣ ኪያርና የእንቁላል ፍሬ) በገበያ ላይ ለሽያጭ ቀርበዋል። እነዚህን አትክልቶች በአግባቡ ለማከማቸትና ትኩስነታቸውን ለመጠበቅ ምን ማድረግ ይገባል እስኪ ተናገሩ?

እራሷን ተደግፋ ፈገግታ ያላት ሴት የስራ ቦታ ላይ ትሰራለች። ሄድሴት አድርጋ ኮምፒውተር ትጠቀማለች። የኢትዮጵያ አየር መንገድ ድረ-ገጽ ስክሪን ላይ ታያለች። ዴስክ ላይ ኪቦርድና ማውዝ አለ። የእሷ የስራ ድርሻ ምን ሊሆን ይችላል?

ይህ ምስል በእግረኛ መንገድ ላይ የተደረደሩ፣ ውብ የሆኑ የኢትዮጵያ ባህላዊ ቅርጫቶችና መሰል ዕቃዎችን ያሳያል። ቅርጫቶቹ ደማቅ ቀለሞች ሲኖሩዋቸው፣ አረንጓዴ ዛፎች እና ሰዎች ከበስተጀርባ ይታያሉ። እነዚህ ቅርጫቶች ከሽያጭ በተጨማሪ ለምግብ ማስቀመጫነትና ለሌላ ምን አገልግሎት ይውላሉ?

ቀጥ ብሎ የቆመ ግራጫ ቀለም ያለው አህያ ረዣዥም ጆሮዎቹን ቀና አድርጎ በቀጥታ ወደ ፊት ይመለከታል። ከታች በአበባ በተሸፈነ አረንጓዴ ሜዳ ላይ በተፈጥሯዊ ደመናማ ሰማይ ስር ቆሟል። በዓለም አቀፍ ደረጃ በአህያ ቁጥር ኢትዮጵያ በየትኛው ደረጃ ላይ ትገኛለች?

በካርታው ላይ ስንጥቆች አሉ፤ ከታች ወደ ላይ የተዘረጉ የሰዎች ጥቁር እጆች ሲኖሩ፣ ከላይ "መቼ ነው" የሚል ርዕስ ተጽፏል። ይህ መጽሐፍ "መቼ ነው" የሚለው ርዕስ እና የካርታው ስንጥቆች በምሳሌያዊ አነጋገር ምን ሊያመለክቱ ይችላሉ?

ጥቁርና ቀጭን የሆነው ግጥምጥም ያለ የእንጨት ቅርንጫፍ በአንድ እጅ ተይዟል። ቅርንጫፉ የዛፍ ቅርፊት ያለው ሲሆን፣ የጫፉ ክፍል ብሩሽ በሚመስል መልኩ ተፈትቷል። ይህ ሲዋክ የተባለ ተፈጥሮአዊ የጥርስ መፋቂያ ሲሆን፣ ለጤና ያለው ጠቀሜታ ምን ያህል ተረጋግጧል?

አንድ ግልጽ በሆነ ፕላስቲክ ከረጢት ውስጥ የተጠበሰ ስንዴና ኦቾሎኒ የሚመስሉ ነገሮች ሞልተዋል። ከረጢቱ ላይ ደግሞ የእውቂያ መረጃ እና የምርት ስም የያዘ ትንሽ ወረቀት ተለጥፏል። ይህ የጥራጥሬ ድብልቅ ለጤና ምን ያህል ጠቃሚ ነው?

ባለሱትና ክራባት የለበሰ የመንግስት ባለስልጣን ለመገናኛ ብዙሃን መግለጫ ሲሰጥ ቀርቧል። ከስሩ "አዲስ ነገር" እና "ክልሰት ዜና" የሚል የአማርኛ ጽሑፍ አለ። በቀኝ በኩል በትንሽ መስኮት የቋንቋ ተርጓሚ ይታያል። በመንግስት መግለጫዎች ላይ የቋንቋ ተርጓሚ የሚያስፈልገው ለምንድን ነው?

ንታዊው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደማቅ ቢጫና ነጭ ቀለም ተቀብቶ ይታያል፤ በአረንጓዴ የብረት ጉልላቶችና ነጭ ዓምዶች ያጌጠ ነው። የቤተ ክርስቲያኑ ቢጫና ነጭ ቀለም ጥምረት ከነጭ ዓምዶቹ ጋር ተጣምሮ ምን ዓይነት መንፈሳዊ ወይም አርኪዮሎጂያዊ ፋይዳ አለው?

አረፋ ያለው ብርሃናማ ቢራ በረዥም ብርጭቆ ውስጥ ዋልያ (Walia) የሚል ሰማያዊ አርማ ተለጥፎበት ይታያል። ብርጭቆው በነጭና ቡናማ ቀለም ባለው የተለጠጠ ጠረጴዛ ላይ ተቀምጧል። ጠረጴዛው በአንዳንድ ጥቁር ነገሮች የተከበበ ይመስላል።

ማኅተሙ ክብ ቅርጽ አለው። በውስጡም አንድ ገበሬ በሬዎችን በቀኝ፣ ትራክተር በግራ አርሶ ያሳያል። በዙሪያው 'የግብርናና የተፈጥሮ ሀብት ሚኒስቴር' በአማርኛና በ'ኢንግሊዝኛ' ተጽፏል። 'ሞአንአር' የሚል አጭር ቃልም ይነበባል። የግብርናና ተፈጥሮ ሀብት ሚኒስቴር ዋና ዓላማ ምን ይሆናል?

መሃል ላይ በሁለት ጥቁር ሳህኖች ውስጥ ሁለት የተለያዩ የወጥ አይነቶች ይገኛሉ። እነዚህ ወጦች ምን አይነት ስጋ ወይም አትክልት ይይዛሉ? ይህ ምግብ በየትኛው የኢትዮጵያ አካባቢ በብዛት ይዘጋጃል? ከዚህ ምግብ ጋር አብሮ የሚጠጣው መጠጥ ምንድነው

ይህ ምስል ባለ ሁለት ፎቅ ዘመናዊ መኖሪያ ቤት ያሳያል። ቤቱ በቆንጆ አጥር እና በብረት በር የተከበበ ሲሆን፥ ሰማያዊ ሰማይና በአንጻሩ አረንጓዴ ዛፎች ይታያሉ። ቤቱ በረንዳዎች አሉት።

ብዙ መጠን ያላቸው የቤት መጥረጊያዎች አንድ ላይ ሆነው ተቀምጠዋል። የብዙዎቹ ለመጥረጊያነት የሚያገለግለው ነጭ ቀለም የተቀባው በኩል ወደ መሬት የተቀመጠ ሲሆን አንድ መጥረጊያ ለብቻው ተገልብጦ ተቀምጧል። የነዚህ መጥረጊያ ጥቅም ምንድን ነው?

አረንጓዴ ቅጠሎችና ትናንሽ ቢጫ አበቦች ባሉበት የአቮካዶ ዛፍ ቅርንጫፍ ላይ አራት ያልበሰሉ አቮካዶ ፍሬዎች ተንጠልጥለዋል። ፍሬዎቹ ሞላላ ቅርጽ ያላቸውና ጥቁር አረንጓዴ ቀለም ያላቸው ሲሆኑ፣ በላያቸው ላይ ጥቃቅን ቢጫ ነጠብጣቦችአሉ።

አንድ ነጭ ዮጉርት ወይም አይብ የያዘ የፕላስቲክ ማሸጊያ ጎልቶ ክሎዝ-አፕ ተደርጎበታል። አንድ ማንኪያ ወፍራም የሆነውን አይብን ከውስጡ እየጨለፈ ነው። የ ፎይል ሽፋን በከፊል ተቆርጦ ይገኛል። ለጤና ምን ዓይነት ጥቅሞችን ይሰጣል?

አንድ ፀጉሯ ቢጫ የሆነች ሴት በፋሽን መድረክ ላይ ቆማለች። ሴትየዋ ሙሉ ነጭ የሆነ፣ ቀይ፣ ቢጫና አረንጓዴ መስመሮች ያሉት ባህላዊ ልብስ ለብሳለች። በአንገቷ ላይ ጌጣጌጥ ያደረገች ናት፡፡ ይህ ሞዴል የማንንም ሥራ ታቀርባለች?

ጥንታዊ ወይም ያገለገለ የሚመስል ክብ የኤሌክትሪክ ምድጃ (እቶን) ከቤት ውጭ ወለል ላይ ተቀምጧል። ምድጃው ክዳኑ ተከፍቶ፣ ክዳኑ ውስጥ ቀላ ያለ የነሐስ ቀለም ሲታይ፣ የምድጃው የላይኛው ክፍል ጥቁር ነው። ምድጃው በሦስት ረዥም ብረት እግሮች ላይ ቆሟል፡፡

ትላልቅ ኮንክሪት ምሰሶዎች ላይ የተገነባ የከተማ ቀላል ባቡር መንገድ። የባቡር መስመሩ ግንባታ ቀጥሎ ሲሆን ለግንባታ የሚያገለግል ትልቅ ክሬን ይገኛል። ከበስተጀርባ ዘመናዊ የሚመስሉ ሕንፃዎች እና የዘንባባ ዛፍ አሉ። ይህ የባቡር መስመር የትኛው የኢትዮጵያ ከተማ ላይ ይገኛል?

ባለአራት ክፍል ምስል የተለያዩ ባለቀለም የሱዴ ቆዳ ቼልሲ ቦት ጫማዎችን ያሳያል። ቀለሞቹ ሐምራዊ፣ ሰማያዊ፣ ቢጫ እና ክሬም ናቸው። ሁሉም ጫማዎች ጥቁር ሶልና ላስቲክ አላቸው። እነዚህ ቦቶች ለሁሉም የአየር ሁኔታ ተስማሚ ናቸው?

ይህ ምስል በሐይቅ ዳር ያለ የመዝናኛ ቦታ ነው። ሰማያዊ እና ቢጫ ትራሶች በእንጨት ሶፋዎች ላይ ተቀምጠዋል። ከፊት ለፊት ሰፊ የውኃ አካል እና ሰማያዊ ሰማይ ይታያል። ከሐይቅ አጠገብ መቀመጥ ምን አይነት ስሜት ይሰጣል?

ሼፍ በምግብ መስጫ ጠረጴዛ ላይ ብዙ ዓይነት የኢትዮጵያ ምግቦችን እያስተካከለ ነው። ምግቦቹ በጥቁር ጎድጓዳ ሳህኖች ውስጥ ተቀምጠዋል። ግድግዳው እንጨትና ጡብ ሲሆን፣ የቡና ተክል ስዕል ይታያል። ምግቡ ጣፋጭና ማራኪ ነው?

ዝላይ የተሰኘ የአትሌቲክስ ውድድር ሲሆን የውድድሩ አሸናፊ የሚለካውም በሚዘለው የሜትር ርቀት ነው እንዳይጎዱም ከስር አፈር ይደረግላቸዋል። ኢትዮጵያ በዚህ የስፖርት ውድድር ላይ ምን ያህል ሰርታለች ብላችሁ ታስባላችሁ?

የብር ሚኒባስ የኋላ በር ተከፍቷል። በውስጡ አንዳንድ ሰዎች ተቀምጠዋል፣ ከነሱ በታች ደግሞ አራት ፍየሎች ታስረው ይገኛሉ። በስተግራና በቀኝ ሁለት ወንዶች የኋለኛውን በር ከፍ አድርገው ይዘዋል። ይህ መኪና ሕጎችን እየጣሰ ነው?

አንድ መደርደሪያ ላይ ሐምራዊ እና ሰማያዊ ቀለም ያላቸው የሕፃናት ወተት ዱቄት ጣሳዎች ተደራርበው አለ። በታችኛው መደርደሪያ ላይ የተለያዩ መጠጦች የታሸጉ ክብ ጣሳዎች ተቀምጠዋል። ሕፃናት በሁለቱ የወተት ቁጥሮች መቼ ይቀያየራሉ?

ከፊት ለፊት አንድ የዘንባባ ዛፍ አለ። ከዛፉ በታች ሁለት ሰዎች ዛፉን በመጥረቢያ ይቆርጣሉ። ከላይ በሁለቱም በኩል ሁለት ሴቶች ነጭ ጨርቅ ይዘዋል። የጨርቁ ጫፎች ቀይ፣ ቢጫ እና አረንጓዴ ቀለሞች አሏቸው።

ትላልቅ የፈርን ቅጠሎች ረዣዥም ግንድ ላይ ተዘርግተው የበላይ ሆነው ይታያሉ። ቦታው እርጥበት አዘል እና ጥላ የበዛበት ነው። የዚህ አይነት የፈርን ተክል በአብዛኛው የሚያድገው የትኛውን የአየር ንብረት በሚከተል አካባቢ ነው?

የዝሆኑ ጥርሶች የሚታዩ ሲሆን፣ በዙሪያው አረንጓዴ ዛፎች እና ቁጥቋጦዎች እንዲሁም በሰማይ ላይ ደመናዎች ይገኛሉ። ይህ ዝሆን ትላልቅ ጆሮዎቹን ወደ ውጭ አውጥቶ ወደ ፊት የሚመጣው ለምን አይነት ተግባር ወይም ሁኔታ ሊሆን ይችላል?

አንጋፋው እና ብርቅዬው የአፍሪካ ቀይ ተኩላ (የኢትዮጵያ ተኩላ) በተፈጥሮ መኖሪያው ሳርማማ ሜዳ ላይ በፀሃይ ብርሃን ፈንጥቆ ቆሞ ይታያል። ረዥም እግሮች፣ ቀጠን ያለ ሰውነት እና የጠቆረ ጅራት ጫፍ አለው። ይህ ብርቅዬ እንስሳ በአለምላይ በብዛት የሚገኘው በየትኛው የኢትዮጵያ አካባቢ ነው?

በሳር መሬት ላይ በእጅ የተሰራ የኢትዮጵያ ማረሻ ነው። ማረሻው ረዣዥም የእንጨት ምሰሶዎች ያሉት ሲሆን የብረት አካፋው መሬት ለመቆፈር ዝግጁ ነው። በብረቱና በእንጨቱ መካከል ገመድ ታስሯል።

ይህ ምስል ከቤት ውጭ ባለው ጠጠር በተሸፈነ መሬት ላይ ለሽያጭ የቀረቡ አትክልቶችን ያሳያል። አትክልቶቹ ሲሆን ጎመን፣ ካሮት፣ ድንች፣ ቃሪያና ኪያር ይታያሉ፤ ይህም የእለት ተእለት የገበያ ሁኔታን ያሳያል። እነዚህ አትክልቶች ለደንበኞች በቂ የንጽህና አጠባበቅ ደረጃ አላቸውን?

የዚህ እንስሳ ጀርባ ላይ ነጭ መስመር ሲኖረው በዙሪያው ደግሞ ቢጫና ሐምራዊ አበባዎች አሉ። ይህ ትንሽዬ አጋዘን የሚመስል የዱር እንስሳ ምን ዓይነት ዝርያ ሊሆን ይችላል?

አንድ ግለሰብ በአቧራማ መንገድ ላይ ወደ ኮረብታማና ደረቅ ቦታ ትይዩ ይጓዛል። ታክሲ የሚመስል ባለሶስት ጎማ ተሽከርካሪ በመንገዱ መካከል ቆሟል። ከፊት ለፊት ያሉት ህንጻዎች የደረቁ ግድግዳዎችና የእንጨት መስኮት መዝጊያዎች አሏቸው።

በሰዎች ፊት በቀላል ሰማያዊና በባህላዊ ነጭ ልብስ የለበሱ ሁለት ሴቶችን ያሳያል። የሴቶቹ ልብሶች በቀይ፣ ቢጫና አረንጓዴ ቀለማት ጥልፍ አላቸው። ይህ የባህል ትዕይንት ማንነታችንን ያንጸባርቃል?

ቁር ዳራ ላይ የኢትዮጵያ ባህላዊ የሙዚቃ መሣሪያ የሆነው ክራር በግራፊክስ ተስሏል። በላይ በኩል በደማቅ ቢጫ የአማርኛ ፊደላት “ክራር” የሚል ቃል ተጽፏል። ክራር ከየትኛው የኢትዮጵያ የሙዚቃ ዓይነት ጋር ተያይዞ በብዛት ጥቅም ላይ ይውላል?

አንዲት ወጣት ኢትዮጵያዊት ሴት ባህላዊ ቅርጫት ትሰራለች። ደማቅ ቀለማት ያላቸውን ገለባዎች ስትገመድል በእጆቿ ክህሎቷ ይታያል። በእሷ ዙሪያ፣ በድምቀት ያጌጡ ሌሎች ቅርጫቶች ወለሉ ላይ ተቀምጠዋል። ስራዋን ስትሰራ በሰላማዊ ትኩረት ውስጥ ትገኛለች። ደማቅ ቀለሞች ያሏቸው ቁሳቁሶች ምንድናቸው?

ጥቁር ልብስና ክራባት የለበሰ መነጽር ያደረገ ሰው ኮምፒውተሩ ላይ ተጠምዶ ይሠራል። ጠረጴዛው ላይ አንድ ቡናማ ማስታወሻ ደብተር፣ ሁለት እስክሪብቶዎች እና በኮስተር ላይ የተቀመጠ ኩባያ ይታያሉ። ከበስተጀርባ የተስተካከለ ቤት ክፍል አለ።

በመደርደሪያ ላይ የተለያዩ አይነት ወይኖች እና ጠንካራ መጠጦች ተቀምጠው ይታያሉ። ዝቅተኛው መደርደሪያ የኢትዮጵያ የሆኑ ቀይ ወይን ጠርሙሶች አሉት። የመደርደሪያው የኋላ ክፍል በአረንጓዴ መብራት ያጌጠ ነው። በምስሉ ላይ የሚታዩት ወይኖችና መጠጦች በየትኛው የሽያጭ ቦታ ወይም ሱቅ ውስጥ ነው የሚገኙት?

ባህላዊ የኢትዮጵያ ምግቦችን ቀርቧል። መሃል ላይ ቀይ ሽንኩርትና ቃሪያ የበዛበት ትኩስ የጥብስ ሥጋ በእንጀራ ላይ ተጠቅልሎ ቀርቧል። በጎን በኩል የተለያዩ የስጋና የአትክልት ወጦች በሳህኖች ላይ ተዘርግተዋል። ይህም የሀገሪቱን የበለጸገ የምግብ ቅርስ ነው።

ከሰፊና ለም አዝርዕት እርሻ በላይ የተነሳ ፎቶ ነው። የመሬቱ ገጽ አረንጓዴ ነው። ጥቂት ዛፎች አሉ። በእርሻው መካከል ጠመዝማዛ መንገድ ያልፋል። የአየር ሁኔታው ሰላማዊና ጥሩ ነው። መልክዓ ምድሩ ለግብርና አመቺ ነው። በአሁኑ ጊዜ በእነዚህ አካባቢዎች ምን ዓይነት ሰብሎች በብዛት ይዘራሉ?

ጥላቻማ ቢጫ ቀለም ያለው የፀጉር ቤት ውስጥ ሰዎች በስራ ላይ ይገኛሉ። ፀጉር አስተካካዮች ነጭ ሸሚዝ ለብሰዋል። አንድ ሰው ወንበር ላይ ተቀምጦ ፀጉሩ እየተቆረጠ ሲሆን፣ ሴት ሰራተኛ ደንበኛዋን እየጠበቀች ነው። ከበስተጀርባ በር ላይ ሌሎች ሰዎች ይታያሉ።

የአፍሪ እፅዋት የፀጉር ዘይት ማስታወቂያ ነው። ወጣት ጥንዶች ትልቁን የኣሎ ቬራ ዘይት ጠርሙስ አቅበው ይታያሉ። ማስታወቂያው "አለመደበት...!" የሚል መልዕክት አለው። ይህ ዘይት ለፀጉር እድገት ይረዳል?

ጥቁር ልብስ የለበሱ ባለሥልጣናት በU ቅርጽ ባለው ቡናማ የጠረጴዛ ስብሰባ ላይ ተቀምጠዋል። ከበስተጀርባ በ"AFEZ" የተጻፈ ምልክት ያለበት የእንጨት ግድግዳ አለ። የውጭ ሀገር ባንዲራዎችና የውሃ ጠርሙሶች በስብሰባው ጠረጴዛ ላይ ተደርድረዋል።

ለምለም አረንጓዴ የሲሚዛ ቅጠሎች እና ቅርንጫፎች ጥቅጥቅ ተደርገው ታጥረዋል። ነጭ አበባዎች እንደ በቆሎ ተደርድረዋል። ይህ የሚያብብ ተክል በኢትዮጵያ ውስጥ ለየትኛው ዓላማ ጥቅም ላይ ይውላል?

የአንድ ሰው ጀርባና አንገት ላይ ዶማ የሚያስቀምጡ የመስታወት ጽዋዎች ተለጥፈዋል። ዶማዎቹ በቆዳው ላይ ክብ ቀይ ምልክቶችን ፈጥረዋል። ሰውየው በብርሃን ቀለም በተሸፈነ ወንበር ላይ ተቀምጦ የህክምና አገልግሎት ያገኛል። ይህ ህክምና በምን ስም ይታወቃል?

ሁለት ገበሬዎች በብርቱ ቀይ አፈር ላይ ተንበርክከው ይታያሉ። ቱቦዎችን ተጠቅመው ወጣት ተክሎችን ያጠጣሉ። አንደኛው ባለ ካሬ ልብስ ሌላኛው ደግሞ ጥቁር ኮፍያ አድርጓል። ድሪፕ ኢሪጌሽን (ድሪፕ ኢሪጌሽን) ዘዴ እየተጠቀሙ ነው። የድሪፕ ኢሪጌሽን (ድሪፕ ኢሪጌሽን) ዋና ዓላማ ምንድን ነው?

በእግር ኳስ ሜዳ ላይ ሰማያዊና ነጭ ልብስ የለበሱ አስራ አንድ የእግር ኳስ ተጫዋቾች እና አንዲት ትንሽ ልጅ ለፎቶ ተሰብስበዋል። ተጫዋቾቹ በተደራጀ መልኩ የቆሙ ሲሆን፣ ከበስተጀርባ በተመልካቾች የተሞላ ትሪቡን አሉ። የዚህ ቡድን ስም ማን ይባላል?

በጎዳና ላይ፣ አንድ ሰው ሰማያዊና ነጭ ካሬ ሸሚዝ ለብሶ ተንበርክኮ፣ በፕላስቲክ ወንበር ላይ የተቀመጠ ሌላ ሰው አዲስ የሚመስል ነጭ ጫማ በሳጥን ላይ አስደግፎለት ሲያጸዳ ይታያል።

ፂም ያለው አንድ ወንድ በለስላሳ ቡናማ ሸሚዝ ታጥቆ ከሰማያዊ ሰማይ ዳራ ፊት ለፊት ቆሟል። እጁን ከፍ አድርጎ ትንሽና ቀጭን ብረት የያዘ ሲሆን፣ በተወሰነ ስሜት የተሞላ ይመስላል። የፊቱ ገጽታ ምን አይነት ስሜትን ይገልጻል?

በነጭ የፕላስቲክ ምግብ ዕቃ ውስጥ፣ በወፍራም ቢጫ ቀለም ባለው ወጥ ውስጥ የሰመጠ፣ የሚያብረቀርቅ እና በቅመም የተጨማለቀ የሚመስል ባህላዊ የኢትዮጵያ ችርጮ ምግብ በቅርበት ይታያል።

ጠባብ በሆነ የገበያ መተላለፊያ ውስጥ በርካታ ሰዎች ይንቀሳቀሳሉ። ከፊት ለፊት ትላልቅ ከረጢቶች በደረቅ ቅመማ ቅመም ተሞልተዋል። ከረጢቶቹ ቡኒ፣ አረንጓዴ እና ቀይ ቀለም አላቸው። ከበስተጀርባ ብዙ ሱቆች እና ህንጻዎች አሉ። እነዚህ ቅመሞች በዋናነት ለምን ያገለግላሉ?

ሁለት እጆች ትኩስና ትልቅ በርገር በመያዝ ላይ ናቸው። በርገሩ ሰሊጥ ባለው ዳቦ መካከል ስጋ፣ አይብ፣ ሰላጣ እና ቲማቲም አለው። ከታችኛው እንጨት ላይ ቺብስ እና በሁለት የተከፈለ ካቻፕ ይገኛል። የሚታየው በርገር ከስጋ ውጪ በምን ነገሮች ተሞልቶ ይታያል?

ይህ ምስል በርካታ ምዕመናን ነጭ ልብስ ለብሰው በእጃቸው ሻማ ይዘው በቤተክርስቲያን ውስጥ ሃይማኖታዊ ሥነ ሥርዓት ሲያካሂዱ ያሳያል። ሕዝቡ በትላልቅ ዓምዶች በተከበበ ሰፊ አዳራሽ ውስጥ ሲሆን። ይህ በየትኛው የኢትዮጵያ በዓል ላይ የሚደረግ ሥነሥርዓት ሊሆን ይችላል?

ረጅም እድሜ ያስቆጠረ የድንጋይ ቅስት ድልድይ ናቸው። ድልድዩ በቡናማ እና ፈሳሽ ውሃ ላይ ተንጣሎ ይገኛል ። አካባቢው በጥቅጥቅ አረንጓዴ ዛፎች የተከበበ ሲሆን፣ ዓለት የበዛበት ነው። ድልድዩ ታሪካዊ እና ማራኪ ነው።

መጠጡ ቀረፋ፣ የሎሚ ቁራጭ፣ ዝንጅብል እና የኮከብ አኒስ ቅመም አለው። ከኩባያዎቹ ጎን የተቆራረጠ ዝንጅብል እና አንዳንድ ቅመሞች በሽራፋ ጨርቅ ላይ ይገኛሉ። በመጠጡ ውስጥ የሚገኙት ቅመሞች መጠጡን ምን አይነት ልዩ ጣዕም እና መዓዛ ሊሰጡት ይችላሉ?

የመጋዘን ውስጥ በሚመስል ቦታ ላይ አንድ ጥንድ ጥቁር ሰማያዊ ወይም ሐምራዊ ቀለም ያለው፣ ከስዊድ የተሰራ የሚመስል የቁርጭምጭሚት ጫማ (ቡት) አለ፡፡ እንዲህ ያሉት ጫማዎች ብዙውን ጊዜ የሚለበሱት በየትኛው ወቅት ነው?

በእርከን የተሰራ ደረጃ የወጣለት አፈራማ ቦታ ላይ ሰዎች በየቦታው ተከፋፍለው ቆመዋአል መሃል ላይ ያሉት ብዛት ያላቸው ሰዎችም እጃቸውን ከፍ አድርገው ሰንደቅ አላማ በእጃቸው ወደላይ ይዘዋል። ሰዎቹ ለምን ተነጣጥለው ቆሙ?

በአውሮፕላን ውስጥ ያለች አንድ የበረራ አስተናጋጅ በደስታ ፈገግ ብላ ትታያለች። እሷ ጥቁር አረንጓዴ ቀለም ያለው ጃኬትና ቀሚስ ለብሳለች። ከአንገቷ ላይ አረንጓዴ፣ ቀይና ቢጫ ያለው ስካርፍ ያላት ሲሆን፣ በደረቷ ላይ ደግሞ የወርቅ ምልክትና የመታወቂያ ባጅ ይታያል።

የተወሰኑት የዘለላ ራሶች ከሌሎቹ በላይ ከፍ ብለው ሲገኙ፣ ሁሉም ወደ ላይ የቆሙና ለአጨዳ ዝግጁ መሆናቸውን ።እነዚህ በቅርብ ርቀት የሚታዩት እህል የያዙ ረዣዥም ዘለላዎች፣ ለኢትዮጵያ ለምግብነት ከሚጠቅሙት ዋና ዋና የሰብል ዓይነቶች መካከል የትኛውን ሊያመለክቱ ይችላሉ?

ባለ ቡናማ ክዳን እና እጀታ ያለው፣ ብረት መሰል የሚያንጸባርቅ ትልቅ ቴርሞስ ጠረጴዛ ላይ ተቀምጧል። የቴርሞሱ መሃል ላይ በብርሃን አቅጣጫ የሚያበሩ ጥቁርና ግራጫ አበቦች ተቀርጸዋል። ሙቀትን የሚይዝ ይህ እቃ ለቡና አገልግሎት ተመራጭ ይሆን?

የቀርቀሃ ዛፍ ሲሆን በስሩ ማካኝነት ራሱን የሚያራባ የዛፍ አይነት ነው። ዋና ጥቅሙም ለተለያዩ ጌጣጌጦችና ወንበር መስሪያ የሚያገለገል ሲሆን በከፈታ ቦታዎች በስፋት ይቅላል። አንድ ይቅቃሃ ዛፍም እስከ አምሳ ብር ድረስ ትሸጣለች።

ጥቅልል የሆኑ ብዙ ነጭ የወረቀት እቃዎች በእንጨት መደርደሪያ ላይ ተከማችተዋል፡፡ በእያንዳንዱ ጥቅልል ላይ "ናይስ" የሚል ጽሑፍ እና ሰማያዊ ንድፍ አለው፡፡ ከመደዳው በላይ በጥቁር ሳጥን ውስጥ ያሉ "ሳኒታ" የሚሉ የፊት መጥረጊያዎች አሉ፡፡

ይህ አርማ የኢትዮጵያ "የትምህርት ሚኒስቴር" ያሳያል። በሰማያዊ ክብ ውስጥ፣ ቀይ፣ ነጭ እና ቢጫ ቀለም ያለው የተከፈተ መጽሐፍ አለ። አርማው በአማርኛ እና በእንግሊዝኛ ተጽፏል። የኢትዮጵያ ትምህርት ሚኒስቴር በሀገሪቱ የትምህርት ጥራት ማሻሻል ላይ ምን ያህል ተጽእኖ አለው?

በከተማ ውስጥ ባለ ባለ ብዙ ፎቅ ዘመናዊ የንግድ ሕንፃ ቀርቧል። የተለያዩ ሱቆችና ድርጅቶች በህንፃው ፊት ለፊት በሚታዩ ቀይ የአማርኛ ፊደላት ተለይተው ቀርበዋል። ሰዎች ወደ ሕንፃው እየወጡና እየወረዱ ነው፤ የዚህ ሕንፃ ዋና የንግድ ማዕከል የትኛው ነው?

በኮረብታማ መንገድ ላይ ሶስት ሴቶችን ያሳያል። ነጭ ሻሽ እና ባህላዊ ልብሶችን ለብሰዋል። አንዷ የዱላ ድጋፍ ይዛለች። ወደ አንድ ቦታ እየተጓዙ ነው። ሴቶቹ ወደ ገዳም እየሄዱ ነው?

በመንደር ውስጥ በርካታ ህጻናት ከቧንቧ በሚፈስ ውሃ ሲደሰቱ አሉ። አንዱ ልጅ በደስታ አፉን ከፍቶ እጆቹን በሚፈሰው የነሐስ ቀለም ባለው ውሃ ስር አጥቧል። ህፃናቱ ጥቁር ፀጉር እና የተለያየ ቀለም ያላቸው ልብሶች ለብሰዋል። ከበስተጀርባ ሌሎች ሰዎች አሉ?

በጡብ ግድግዳዎች መሃል በሚታይ ሰፊ ቤተ-መጽሐፍት ውስጥ፣ ቢጫ ቀሚስ የለበሰች ሴት መሃል ላይ መፅሃፍ ይዛ ትጓዛለች። የእንጨት መደርደሪያዎች በሁለቱም ጎን በመጽሐፍት ተሞልተዋል፤ ጠረጴዛዎች እና ወንበሮች ደግሞ ለንባብ ተዘጋጅተዋል። ይህ ቤተ-መጽሐፍት ከየትኛው ተቋም ጋር የተያያዘ ነው?

ረድፍ የሆኑ ነጭና ቀይ የቴስላ መሙያ ጣቢያዎች ከቴስላ መኪናዎች አጠገብ ተደርድረው አሉ። ጣቢያው በአስፋልት ላይ የሚገኝ ሲሆን፣ በስተጀርባ በደረቁ ሳር የተሸፈነ ኮረብታ አለ።

ካሙፍላጅ ወታደራዊ ልብስና ኮፍያ የለበሰ ሰው በረሃማ መሬት ላይ ከግመል አጠገብ ይቆማል። ግመሉ ሸክም የተጫነበትና ገመድ የተያዘበት ነው። ከበስተጀርባ ሰፊ የሆነ ነጭ የሚመስል ጨዋማ ሜዳ ይገኛል። ግመሉ ምን ዓይነት ሸክም ተሸክሟል?

የሰማያዊና ነጭ ቀለም መሪ ጽሑፍ ነው። የኢትዮጵያ የስነ ተዋልዶ ምርጫዎች ምልክት አለው።8044 የጥሪ ቁጥር ተጠቅሷል። በአማርኛ እና በኢንግሊዘኛ የአራዳ ሴቶችና ሕጻናት ጤና ልዩ ማዕከል ስም ጽሑፍ አለ። በአራዳ የሚገኘው ይህ ማዕከል ምን ዓይነት የሕክምና አገልግሎቶችን ይሰጣል?

በዛፍ በተሸፈነ ሜዳ ውስጥ ብዙ ሰዎች ችግኞችን በመትከል ላይ ናቸው። አንዳንዶቹ የፊት ጭንብል እና ጓንት ያደረጉ ሲሆን፣ በቡድን ሆነው መሬት ላይ ተንበርክከው ይቆፍራሉ። ይህ የዛፍ ተከላ ፕሮግራም በየትኛው የአገሪቱ ክልል እየተካሄደ ነው?

ከመጭመቂያው በታች ባለው ግልጽ ማጠራቀሚያ ውስጥ ብርቱካን ጭማቂ ተጠራቅሟል፤ ሁለት የተቆራረጡ ሎሚዎች ይገኛሉ። ይህ የፍራፍሬ መጭመቂያ እና መፍቂያ በአንድ ላይ ጥቅም ላይ የሚውሉት ለምን አይነት ለስላሳ መጠጥ (Smoothie) ወይም ምግብ ሊሆን ይችላል?

ቀይና ደረቅ መሬት ላይ፣ ጥቁር ግራጫ ልብስ የለበሰችና ጫማ ያላደረገች ሴት ቆማ አለለች። በዙሪያዋ ብዙ የጨለማ ፀጉር ያላቸው ጭላዳ ዝንጀሮዎች ተበታትነው ይገኛሉ። የጭላዳ ዝንጀሮዎች ከሰው ልጆች ጋር በሰላም አብረው መኖር እንዴት ይቻላቸዋል?

ሁለት ግልጽ የፕላስቲክ የውሃ ጠርሙሶችን ያሳያል። ጠርሙሶቹ ሰማያዊ ክዳንና ስያሜ ያላቸው ሲሆን፣ በጨለማ ደን ዳራ ላይ በዛፍ ጉቶ ላይ ተቀምጠው ይታያሉ፤ ይህም ንጹህ የተፈጥሮ ውኃ መሆኑን አያመለክትም?

ይህ የስብሰባ አዳራሽ ወይም ሆቴል መግቢያ ሲሆን የደህንነት መቆጣጠሪያ ጌት አለው። አንድ ጠባቂ ጠረጴዛ ላይ ተቀምጦ ሲሰራ ይታያል። ወለሉ ነጭና ግራጫማ ዕብነ በረድ ነው፤ ቀይ ምንጣፍ ከመግቢያው ተዘርግቷል። የመቆጣጠሪያ ጌት መኖሩ ለምን አስፈለገ?

ባለቀለበት አርማ መሃል ላይ አንዲት ሴት ቀይ የቡና ፍሬዎችን ስትለቅም ትታያለች። በውጭ በኩል የእርሻ መሳርያዎች፣ ትራክተርና በሬዎች እንዲሁም የሰብል ዘለላዎች አሉ። ጽሁፎች የአማርኛና የእንግሊዝኛ ስሞች ያሳያሉ። አርማው የግብርና ትምህርት ተቋም አርማ ነው። ሚዛን ከተማ በኢትዮጵያ ውስጥ በየትኛው ክልል ትገኛለች?

አንድ ነጭ ከረጢት ሙሉ በሙሉ በደማቅ ቀይ በርበሬ ተሞልቷል። በርበሬዎቹ ረዣዥምና ቀጫጫ ሲሆኑ፣ ጥቂት አረንጓዴ ቅጠሎች ይታያሉ። ምርቱ ለአገልግሎት ወይም ለንግድ የተዘጋጀ ይመስላል። በኢትዮጵያ ምግብ ዝግጅት ውስጥ የበርበሬ ጠቀሜታና አጠቃቀም ምን ያህል ነው?

በባህር ዛፍ ቅርንጫፎች ላይ ክብ ቅርጽ ያላቸው ነጭ/ቢጫ ፍሬዎች በክላስተር ተሰቅለዋል። ቅጠሎቹ አረንጓዴ እና ልብ ቅርጽ አላቸው። በቅርንጫፎቹ እና ቅጠሎች መካከል ጥቁር ቡኒ ግንድ አለ። እነዚህ ፍሬዎች የሚበሉ ናቸው ወይስ ለየትኛው ዓላማ ይውላሉ?

በደረጃ የተሰሩ የተለያዩ መቀመጫዎች ከስራቸው ሳር ተደርጎ ተሰርተዋል። መውረጃ ደረጃዎቹ ላይም የሚያማምር ብርሃንን የሚሰጡ ትናንሽ አምፖሎች በርተዋል። ይህ ቦታ የት ሃገር ዉስጥ የተሰራ ነው።

የሚታየው ምስል ግራጫ ቀለም ያላቸው ሁለት የሩጫ ጫማዎችን ያሳያል፤ ጫማዎቹ በደማቅ ቀይ (neon pink) ገመዶች እና ሶል ያጌጡ ናቸው። ከበስተጀርባ ትንሿ የጌጣጌጥ ተክል ይታያል፤ ይህም ጫማዎቹ ቀርበዋል። ጫማ ለየትኛው የአካል ብቃት እንቅስቃሴ ይበልጥ ተስማሚ ነው?

አልባሳት ማስቀመጫዎቹ በእንጨት እና ብረት በተሠራ መቆሚያ ላይ በሥርዓት ተደራጅተው ተቀምጠዋል። ብዙ ብረት መንጠቆዎች በላይ በኩል ተሰቅለዋል። ይህን አልባሳት ማስቀመጫ መቆሚያ የትኛው ክፍል ውስጥ ማስቀመጥ ይመረጣል?

ሰፊና ደማቅ ቢጫ ትምህርት ቤት አውቶቡሶች በረጅም ረድፍ በመንገድ ዳር ቆመዋል። አውቶቡሶቹ ጥቁር የመስታወት መስኮቶች አሏቸው። ከበስተጀርባ አረንጓዴ ዛፎች እና ቁጥቋጦዎች እንዲሁም ሰማያዊ ሰማይ አለ። አውቶቡሶቹ የትኞቹን ተማሪዎች ለማጓጓዝ ተዘጋጁ? አውቶቡሶቹ አዲስ ግዢ ናቸው?

የኢትዮጵያ ቀይ ተኩላ ነው። ተኩላው በጭጋጋማ፣ በተራራማ ሜዳ ላይ በድንጋይ ላይ ተቀምጧል። ረጅም እግሮችና ቀይ ቡኒ ፀጉር አለው። ይህ እንስሳ በአለም ላይ እጅግ ብርቅዬ ከሆኑ ዝርያዎች አንዱ ሲሆን፣ በኢትዮጵያ ደጋማ ቦታዎች ብቻ ይገኛል።

አንድ ትልቅ ግራጫ ሕንፃ ላይ በሮች የተዘጉ የንግድ ድርጅቶችና በጎዳና ላይ የሚጓዙ ሰዎችን የሚያሳይ ምስል፣ ል፤ እነዚህ የንግድ ምልክቶች በአንድ ሕንፃ ላይ መገኘታቸው የቦታውን የንግድ እንቅስቃሴ ባህሪ እንዴት ይገልጹታል?

ይህ ምስል በቀለማት ያሸበረቁ አራት ጌጦች ያለበትን ባህላዊ በገና ያሳያል። አስር የተወጠሩ ሕብረቶች ያሉት ሲሆን የሃይማኖታዊ ሥነ-ሥርዓት መገልገያ ነው። ይህን የመሰለ በገና በመጫወት የሚታወቁ የኢትዮጵያ ታላላቅ ባሕል አድራጊዎች እነማን ናቸው?

የሁለት አገራት መሪዎች ማለትም የፈረንሳይ ፕሬዚደንት እና የኢትዮጵያ ጠቅላይ ሚኒስትር በጋራ በቆሙበት ስፍራ ላይ የፕሬስ መግለጫ ሲሰጡ ይታያል። ይህም የከፍተኛ ደረጃ የፖለቲካ ውይይት ያሳያል። በዚህ ስብሰባ ላይ ለየትኞቹ የሁለትዮሽ ግንኙነት ጉዳዮች ትኩረት ተሰጥቷል?